አንዲት ገበሬ በትልቅ የድንች እርሻ መሀል ቆማለች:: ነጭ የራስ መጠምጠሚያና ሻሽ እንዲሁም ባህላዊ ልብስ ለብሳለች:: እጆቿ ላይ በቅርቡ የቆፈረችውን ሁለት ትላልቅ ድንቾች በደስታ ይዛልች:: የአዝመራዋ ብዛት የተስፋ እና የጥረት ፍሬ ነው::

ሙሉ በሙሉ የደረሱና ረጅም ጥራጥሬዎች (sorghum) በአንድ እርሻ ላይ ተሰብስበው ይገኛሉ። እፅዋቱ ወፍራም አረንጓዴ ቅጠሎችና ቡናማ ራሶች ሲኖራቸው፣ በስተጀርባው የዛፍ ሽፋን ይታያል። በቂ የዝናብ መጠን ከሌለ ይህን የመሰለ ሰብል ማምረት ይቻላልን?

አንዲት ሴት በትልቅ እንጨት ተደግፋ መሬት እየቆፈረች ስትሆን፣ ሌሎች ሴቶችም በዙሪያዋ ሆነው የአፈር ሥራ ይሰራሉ። አብዛኞቹ ሴቶች የተለያየ ቀለም ያላቸው ልብሶች የለበሱ ሲሆን፣ ዙሪያውን ረዣዥም ዛፎችና አረንጓዴ የሳር ሜዳ ይገኛል።

በባህላዊ መንገድ የተቀረጸ ትልቅ የእንጨት ቁምሳጥን ቀርቧል። ቁምሳጥኑ በመስታወት በር የተዘጉ መደርደሪያዎች አሉት። ከታች ያሉት በሮች ደግሞ ከእንጨት የተሠሩ ናቸው። የላይኛው ክፍል ቅርጻቅርጽ ያለው ሲሆን፣ ውስብስብ የሆነ የንድፍ ሥራ ተሠርቶበታል።

ጥንድ ቢጫ ቀለም ያላቸው ጫማዎች በገለልተኛ ዳራ ላይ ተቀምጠዋል። ጫማዎቹ በቡሽ የተሰራ መሠረትና በሁለት ማሰሪያዎች ላይ የብረት ዘለላዎች አሏቸው። ከታች ያሉት ጫማዎች ጥቁር ቡናማ ወረቀትና ቢጫ ወረቀት በሚገናኙበት ቦታ ተቀምጠዋል።

የተለያየ ልብስ የለበሱ ሴቶች በተፈጥሮ አካባቢ በቡድን ተቀምጠዋል። መካከለኛ እድሜ ያላት ሴት በሰማያዊ የአበባ ልብስና ግራጫ ሻርፕ መሃል ላይ ተቀምጣ ትታያለች። ከፊታቸው ባህላዊ የቡና ጀበናና ስኒዎች አሉ። ሴቶቹ እየተወያዩ ዳቦና ቡና ሊካፈሉ ተሰባስበው ይሆን?

ትልቅ የእንጨትና የድንጋይ መግቢያ በር ላይ በአማርኛ "እሰት ባርና ሬስቶራንት" የሚል ጽሑፍ በነጭ ፊደል ተጽፏል። በሮች በእንጨት ፍሬም የታጠሩ ሲሆን፣ በጎን በኩል ጥቂት ድስቶች በዘንባባ ተክሎች ተቀምጠዋል። እሰት ባርና ሬስቶራንት የትኛውን ባህላዊ ምግብ ሊያቀርብ ይችላል?

የአንድ ሰው እጅ በባህላዊ ልብስ ውስጥ ሁለት ቡናዎች በስኒና ሰሀን ላይ ይዟል። የቡና ስኒዎቹ ሰማያዊና ቀይ አበባ ቅርጾች አሏቸው። በአቅራቢያው የተጣራና ባለቀለም ክዳን ያለው ቅርጫት አሉ። እነዚህ ቡናዎች የኢትዮጵያ የቡና ስነስርአት አካል ናቸው?

የደብረ ብርሃን ዩኒቨርሲቲ አርማ ነው። አርማው የእውቀት መገለጫ የሆነ መጽሐፍ እና የኢትዮጵያ ሰንደቅ ዓላማ ያለበትን ቁልፍ አካቷል ። የቁልፉ ቅርጽ ዩኒቨርሲቲው ለእድገት እና ለዕድል በሮችን እንደሚከፍት ይገልጻል።

ሙሉ በሙሉ የበሰለና የተቆረጠ ፒዛ ከእንጨት በተሰራ መቁረጫ ሰሌዳ ላይ ተቀምጧል። ፒዛው ቀይ የቲማቲም መረቅ፣ ነጭ አይብና ቀይ ፔፐሮኒ ቁርጥራጮች አሉት። ወፈራምና የተጠበሰ ዳርቻው ደግሞ ውበቱን ጨምሯል። ከጀርባው የሽቦ ማስቀመጫ ከእንጨት ጠረጴዛ ላይ አለ።

ቤተሰብ ቢጫና ነጭ ባህላዊ ልብስ ለብሶ ፈገግታ እያሳየ ፎቶ ተነስቷል። አባትና ትንሽ ልጅ ነጭ ለብሰው፣ ሦስቱ ሴቶች ደግሞ ቢጫና ነጭ ልብስ ለብሰዋል። ልብሳቸው ላይ የአማርኛ ፊደላት ተጽፈዋል። ቤተሰቡ ደስታን ያንጸባርቃል?

አንድ ሽበታም ፀጉር ያለው ሰው በንግግር መድረክ ላይ ቆሟል። ሰውየው ግራጫ ልብስና ሐምራዊ ቀለም ያለው ክራባት አድርጓል። በማይክሮፎን ሲናገር ወደ ፊት በመጠቆም የአድማጮችን ትኩረት ይስባል። ሰውየው በሕዝብ ንግግር ወይም በአቀራረብ ላይ ተሰማርቷል።

ሶስት በቀለማት ያሸበረቁ ጭማቂዎች ሐምራዊ ጀርባ ላይ በስእል መልክ ተቀምጠዋል። ትኩስ ብርቱካን እና በአማርኛ እና በእንግሊዘኛ የተሰሩ ጽሑፎች ከስልክ ቁጥር እና ከሐምራዊ ጭማቂ አርማ አጠገብ ተደርድረዋል።

እጁ የመሶብ ክዳን ሲያነሳ ። መሶቡ በጠረጴዛ ላይ የተቀመጠ ሲሆን፣ ውስጡ የተለያየ ዓይነት ወጥና እንጀራ ። ጠረጴዛው ባለ መስመር ልብስ አለው። ከበስተጀርባ አንዲት ሴት በጭስ በተሞላ አካባቢ ምግብ ስትሠራ ትታያለች።

በሰፊ አዳራሽ ውስጥ በርካታ ሰዎች አስተያየታቸውን ለመግለጽ እጃቸውን አውጥተዋል። ከፊት ለፊት ያሉት ወንዶች በሙሉ ጥቁር ልብስና ክራባት ለብሰዋል። ከፊት ያሉት ሰባት ሰዎች ከፊት ለፊታቸው ጽሑፍ ያለበት ታርጋ አላቸው። በአዳራሹ ላይ ፊኛዎችና ሰማያዊ ጽሑፍ አለ፡፡

በትላልቅ ህንጻዎች የተሞላች የአንድ ከተማ ገጽታ በከፍታ ላይ ካለ የባቡር መስመር ላይ ይነሳል። የባቡር ሐዲዶቹ ወደ ፊት ሲጓዙ በግራና በቀኝ ዘመናዊና ረጃጅም ህንፃዎች ተሰብስበው አለ።

ሰፊ ቦታ የያዘ የመኖሪያ ሕንጻዎች አሉ። ሁሉም ሕንጻዎች ተመሳሳይ የሆነ ቢጫ ግድግዳና ቀይ ቆርቆሮ ጣራ አላቸው። የመኖሪያ ቤቶቹ በረጅም ረድፍ ተደርድረው የከተማን መስፋፋት የሚያሳይ እይታ ይሰጣሉ።

አንድ ወንዝ ወይም ሐይቅ ላይ ብዙ ሰዎች የውሃ አረሞችን በውሃው ውስጥ ሆነው እያወጡ ነው። ሁሉም ሰው በእፅዋት የተከበበ ነው። ከወንዙ በስተጀርባ ኮረብታዎች በዛፎች ተሸፍነዋል። ሰዎች ይህንን አረም ከውሃው የሚያወጡት ለምንድን ነው?

የቡና ፍሬው ከተቆላ በኋላ ከምጣዱ ተወስዶ በእንጨት መያዣ ውስጥ ሲገባ ይታያል። ይህ ትኩስ ቡና የሚቀዳበት የትኛው የኢትዮጵያ ባህላዊ የቡና ማቅረቢያ ስነ ስርዓት አካል ነው?

በትልቅ ስታዲየም ውስጥ በሺዎች የሚቆጠሩ ሙስሊም አማኞች ለሃይማኖታዊ በዓል ተሰብስበዋል። ነጭ ባህላዊ ልብስ ለብሰው፣ በየብስና በስታዲየሙ መቀመጫዎች ሞልተዋል። ከበስተኋላ የከተማው ሰማይ ጠቀስ ሕንጻዎች አሉ። ይህ የኢድ ሰላት የጋራ የእምነት በዓል ነው።

እኚህ ሴት ስፖርት የሚሰሩበት ትሬድሚል ላይ እየሮጡ ነው። ግራጫና ጥቁር ስፖርታዊ ሱሪ እና ወይንጠጅ የስፖርት ብራ ለብሰዋል። ኮንሶሉ ላይ መረጃዎችን እያዩ የአካል ብቃት እንቅስቃሴ ያደርጋሉ። ቤታቸው ውስጥ የአካል ብቃት እንቅስቃሴ የሚያደርጉ ይመስላል። እኚህ ሰው በሮጡበት ሰዓት ስንት ካሎሪ አቃጠሉ?

ጥርት ባለ ሰማያዊ ሰማይ ስር ውብ የውሃ ዳርቻ አለ። በትልቁ ሐይቅ ላይ ጥቂት ትናንሽ ጀልባዎች ተንሳፈው ቆመዋል። ትላልቅ ዛፎች እና አረንጓዴ የሸምበቆ ተክሎች የግራውን ዳርቻ ተቆጣጥረውታል። ከሩቅ ትልቅ ነጭ የቱሪስት መርከብ ተንሳፍፎአል። መሬቱ በሰፊ የድንጋይ ግድግዳ ተጠናክሮአል።

አረንጓዴው ደብተር ከፊት ለፊት ቀጥ ብሎ የቆመ ሲሆን፣ ከኋላው ቀይ፣ ጥቁር፣ ቢጫ እና ቡናማ ደብተሮች ተደራርበው አሉ። የተለያየ ቀለም ያላቸው እነዚህ ደብተሮች በቢሮ ወይም በትምህርት ቤት ውስጥ ለምን ዓላማ ያገለግላሉ?

በስብሰባ ላይ ያለ አንድ ሰው በሰማያዊ ሱፍና ብርቱካናማ ቀለም ባለው ክራባት ለብሶ አለ። ሰውዬው ከጥቁር ላፕቶፕ ፊት ለፊት ተቀምጦ ሲሆን፣ በእጁ ወደ ፊት ምልክት እያደረገ ነው። በስተግራ በኩል የኢትዮጵያ ባንዲራ ይታያል። ይህ ሰው የኢትዮጵያ ምንድነው?

አረንጓዴ የክብር ማዕረግ ሸርጥ በአግድም ደረት ላይ የደረበ፣ የኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የሚመስሉ ግለሰብ በፎቶግራፍ የተቀረጹ የት ነው፡፡ የለበሱት የደንብ ልብስ (ዩኒፎርም) የተነሳው የትኛውን ዘመን እና ንጉሣዊ ሥርዓት ያንፀባርቃል?

ግራጫ ፀጉር እና አጭር ግራጫ ፂም አላቸው። ጥቁር ሰማያዊ ኮት እና የነጥብ ሰማያዊ ክራባት ለብሰዋል። ሰውየው የቀኝ እጃቸውን አገጫቸው ስር በማድረግ ወደ ቀኝ ይመለከታሉ። የረጋ እና የሰከነ አገላለጽ አላቸው።

ጥቁር ቀይ የእንጨት ቁምሳጥን በመስታወት በር ውስጥ ነጭና የብርጭቆ እቃዎች ተቀምጠው ይታያል። ቁምሳጥኑ ከነጭ ደረጃዎች፣ ከግድግዳ ስዕልና ከአረንጓዴ ተክል አጠገብ ተቀምጧል።

አንዲት ሴት በነጭ ሶፋ ላይ ተቀምጣ ፈገግታ ያሳያል። ነጭ ባህላዊ ልብስ ለብሳለች አሉት። ጀርባው ሰማያዊ-አረንጓዴ ግድግዳ ያለው ሲሆን፣ በአካባቢው ደግሞ የቤት እቃዎች እና አበባዎች አሉ። ይህ ልብስ በየትኛው የኢትዮጵያ ክልል ይበልጥ ተወዳጅ ነው?

ከበስተጀርባው ደግሞ ተመሳሳይ አርማና ጽሑፍ ያለበት የብረት ማቀዝቀዣ ባልዲ ይታያል። አራዳ' የሚለው ስም ለአንድ የንግድ ምልክት መጠጥ መሰጠቱ በኢትዮጵያ ከተሞች ውስጥ ምን ዓይነት ባህላዊ ወይም ማህበራዊ ትርጉም ይኖረዋል?

የተለያዩ አልባሳት የለበሱ ሰዎች በውጭው ስፍራ ለዳንስ እንቅስቃሴ ተሰብስበዋል። ሁለት ወንዶች በቢጫ ሹራብና በሰማያዊ ጂንስ ቁምጣ ለብሰው በግንባር ቀደምትነት ይገኛሉ። ሌሎች ተሳታፊዎች በደማቅ ቀለም የተቀቡ (ታይ-ዳይ) ቲሸርቶችን ለብሰዋል። ስብስቡ ለሙዚቃ ቪዲዮ የተቀረጸ መሆኑ ግልጽ ነው።

አራት ማዕዘን ቅርጽ ያላቸው ሁለት የፓፒረስ ወይም የሸንበቆ ጀልባዎች በውሃ ላይ ይታያሉ። በቀኝ በኩል ያለው ጀልባ ውስጥ አንዳንድ ትናንሽ ዓሳዎች ተቀምጠው ይታያሉ። የእንጨት መቅዘፊያ በዓሳዎቹ ላይ በሰያፍ ተቀምጧል። ጥቁር አረንጓዴ ቀለም ያለው የውሃው ዳርቻ አለ።

አምስትሴቶች ባህላዊ ነጭ ልብሶችንና ጥቁር ሻሽ ለብሰው በእጃቸው የገለባ ጃንጥላ ይዘው መድረክ ላይ ቆመዋል። ቀይና ነጭ ጥለት ያለው ጨርቅ ደግሞ ይዘዋል። በስተቀኝ በኩል አንድ ነጭ የለበሰ ወንድ ቆሟል። ይህ የባህል ትርኢት በየትኛው አካባቢ ነው የቀረበው?

በነጭ ዳራ ላይ ሁለት የብረት ዊንዶች (ቦልት) እና ሁለት ለውዝ (ነት) ይታያሉ። ዊንዶቹ የሚያብረቀርቅ ግራጫማ ብረት ሲሆኑ፣ የክብ ጭንቅላታቸው ባለ ስድስት ማዕዘን ቅርፅ አለው። ይህ መሳሪያ ለጠንካራ ጥምረት እና ጥገና ያገለግላል።

የማልያው ዋና ቀለሞች ነጭና ቀይ ናቸው። በማልያው ላይ ቀይ እና ነጭ ቀጥ ያሉ መስመሮች ተፈራርቀው ይገኛሉ፣ ይህም የክለቡን መለያ ቀለም ያንጸባርቃል። በግራ ትከሻና እጅጌው ላይ ነጭ ሲሆን በቀይ ቀለም ያሸበረቀ የማሰሪያ ስትሪፕ አለ።

የሽፋኑ ዳራ በብዙ ዓይነት ቀለም የተቀባ የኪነ ጥበብ ሥራን ያሳያል፤ በብዛት ሮዝ፣ ቢጫ እና ሰማያዊ ቀለም ጎልቶ ይታያል። "ሰርዐት!" የሚለው የአማርኛ ቃላት በሽፋኑ የላይኛው ክፍል በጥቁር ፊደላት ተጽፏል። ሽፋኑ ያረጀና የቆሸሸ ነው።

አንድ ሰው ጥቁር የምረቃ ልብስ፣ ከትከሻው ላይ ቀይ ጨርቅ ለብሷል። እጆቹ ደረቱ ላይ ተጠላልፈው ይታያሉ፤ የነጭ ሸሚዝ አንገቱ በግልጽ ይስተዋላል። ሰውዬው ወደ ፊት ቆሞ ሲታይ፣ ምን ዓይነት የትምህርት ደረጃ ደረሰ?

አንዲት ሴት በባህላዊ የሀገር ልብስ ለብሳ፣ ከቤት ውጭ ቡና ትቆላለች። በስተግራ በኩል ኩባያዎች የተቀመጡበት የቡና ጠረጴዛ አለ። እንዲሁም የገበታ ዳቦ እና ሌሎች የቡና መገልገያ እቃዎች በአካባቢው ተቀምጠዋል። ሴትየዋ ደስተኛ ትመስላለች።

ወደ ላይ ከተነሳ እይታ ንፁህ ማር በአንድ ትንሽ የመስታወት ዕቃ ውስጥ ይቀመጣል። እቃው በሙሉ በተቆሉ የቡና ፍሬዎች ተከቧል። በማሩ ውስጥ የእንጨት የማር መጭመቂያ ገብቷል።

ትልቅ ዛፍ ስር ከተለያዩ ምግቦች ሥዕል ጋር አንድ ትልቅ የማስታወቂያ ሰሌዳ ይታያል። ከላይ በቀይ ቀለም "ክፍል ፬ የቁርስና ምሳ ቤት" የሚል የአማርኛ ጽሑፍ ተጽፏል። ይህ ምግብ ቤት በቅጠላማ አካባቢ ውስጥ ለምን ተቋቋመ?

ይህ ምስል የዲ ኤን ኤን መዋቅር ሁለት ሰማያዊ የተጠማዘዙ ክሮች በአረንጓዴ፣ ቀይ፣ ቢጫ እና ብርቱካናማ መስመሮች ተያይዘው መሰላል ይመስላሉ። እነዚህ መስመሮች መሠረታዊ ጥንዶች ሲባሉ። የዲ ኤን ኤ ዋና ተግባር በሰውነት ውስጥ ምንድን ነው?

ለኢንዱስትሪ ልማት የተዘጋጀ ሰፊ ቦታ ቀርቧል። ከፊት ለፊት ጥቁር የአስፋልት መንገድና በጎን የእግረኛ መንገድ አሉ። መንገዱን የሚያበሩ ነጭ ምሰሶዎች ላይ መብራቶች ቆመዋል። ዳርቻው በእርከን መልክ ከተዘጋጀ መሬት ጋር ይዋሰናል።

በርካታ የመኪና መለዋወጫ ሱቆች በአንድ ሕንፃ ላይ ጎን ለጎን ይታያሉ። እነዚህ ሱቆች በአንድ አካባቢ መሰባሰባቸው ለደንበኞች ምን ዓይነት ጥቅም ይሰጣል?

በርካታ ሰዎች በመንገድ ዳር ባለው ንጣፍ ላይ ተቀምጠውና ቆመው ይገኛሉ። አንዳንድ ሰዎች ተቀምጠው ስልካቸውን ሲጠቀሙ፣ ደማቅ ብርሃን አንጸባራቂ ልብስ የለበሰ አንድ ወንድም በመሃል አለ። እነዚህ ሰዎች ለምን እዚህ ቦታ ላይ ተሰባስበው ይገኛሉ?

ጥቁር መነጽር አጥልቀዋል፣ ቀጭን ፂም እና ሰፋ ያለ ፈገግታ አላቸው። ነጭና ቀይ መስመሮች ያሉት ሸሚዝ እና ቀይ ጥለት ያለው ክራባት አድርገዋል። ጥቁር ሰንደቅ ያለበት ካፖርት ለብሰዋል፤ ከበስተጀርባው ደብዝዞ የሚታይ ጥበብ ያለበት ግድግዳ አለ።

አንድ ዶክተር በነጭ ካፖርት በሆስፒታል ክፍል ውስጥ ከአንድ ዓለም አቀፍ ቀይ መስቀል ኮሚቴ ባልደረባ ቀይ ልብስ ለብሶ እና ሌሎች ሰዎች ጋር የሕመምተኛውን የሕክምና መረጃ እየተመለከተ ነው።

ከጥቁር፣ ነጭ እና ብርቱካናማ ቀለም ካላቸው የተጠላለፉ ሰበዞች የተሰራ ክብ ቅርጽ ያለው ሰፌድ ነው። ቀለሞቹ በመጠምዘዣ ቅደም ተከተል ተሰርተው ማዕከላዊ ንድፍ ይፈጥራሉ።

ሁለት ትላልቅ የዛፍ ግንድች በቅርበት አሉ። በግራ በኩል ያለው ዛፍ ብዙ አረንጓዴ ቅጠሎች አሉት። በቀኝ በኩል ባለው የዛፍ ግንድ ላይ የእጽዋቱን ስም የሚገልጽ ቢጫ ወረቀት ተለጥፏል። ከበስተጀርባ ሰማያዊ ሰማይና የህንጻ ጫፍ ይገኛሉ።

ስድስት ሙሉ በሙሉ የተላጡ የከብት ሥጋዎች በሰንሰለት ተንጠልጥለዋል። ከሥጋዎቹ በታች ነጭ የኮብያና የላቦራቶሪ ልብስ የለበሱ ሁለት ሰዎች ፈገግ እያሉ ቆመዋል። በስተግራ በኩል በአማርኛ ፊደላት የተጻፉ ትላልቅ ቃላት አሉ። ንግዱ የሥጋ ምርት ሽያጭ ላይ ያተኮረ ነው።

በርከት ያሉ በእጅ የተሰሩ ክብ ቅርፅ ያላቸው ቦርሳዎች በመስኮት ላይ ተሰቅለዋል። ቦርሳዎቹ ደማቅ ቀለማትና ልዩ ንድፎች አሏቸው። የታችኛው ክፍል ላይ በቀለማት ያሸበረቁ ክሮች በግምት ተሰርተዋል። እነዚህ ቦርሳዎች በአገር ውስጥ የእደ ጥበብ ኢንዱስትሪ ምን ያህል ተወዳጅነት አላቸው?

ረዥም አንገት ያለው የ"ጂራፍ" እንስሳ በሳርማ ሜዳ ላይ ቆሟል። ሰውነቱ በቡኒ እና ነጭ ቅጦች ተሸፍኗል። ከእንስሳው ጀርባ አረንጓዴ ዛፎች እና ቁጥቋጦዎች እንዲሁም በጭጋግ የተሸፈኑ ኮረብታዎች ይገኛሉ። ቦታው ሰፊ በሆነ የሳፋሪ መናፈሻ ውስጥ ነው።

በገመድ ላይ የተሰቀሉ ወደ አሥራ ሁለት የሚሆኑ ነጭ ቬልቬት ልብስ ማስቀመጫዎችን ያሳያል። ልብሶቹ ከብር ብረት ተንጠልጣይ መንጠቆዎች ጋር በሥርዓት ተደርድረዋል። እነዚህ ማስቀመጫዎች ልብሶች እንዳይወድቁ ይከላከላሉ?

አረንጓዴ ማልያና ቢጫ ቁምጣ የለበሱ ዘጠኝ የእግር ኳስ ተጫዋቾች በሜዳ ላይ ለፎቶ አሰላለፍ ይዘዋል። ከነሱ ጀርባ አንድ ነጭ ማልያ የለበሰ ግብ ጠባቂ ይታያል። በስተጀርባ በተጨናነቀ ስታዲየም ውስጥ ደጋፊዎች አሉ።

የድንጋይ አጥርና ግንቦች ያሉት የድሮ ግንብ ይታያል። ግንቡ በርካታ ዶም ቅርጽ ያላቸው ማማዎች፣ በረንዳዎችና ከፍ ያለ ማዕከላዊ ክፍል አለው። የጥንት ዘመን ውበትና ጥንካሬው ጎልቶ ይታያል። ይህ ታሪካዊ ቦታ ምን ያህል ጊዜ ሊቆይ ይችላል?

በበረዶ ወይም በውርጭ የተሸፈነ የአፍሮ-አልፓይን መልክዓ ምድርን ነው:: ረዣዥም የሎቤሊያ እፅዋት፣ የተራራ መንገድ እና ሰፋ ያለ ሸለቆ ከኋላ አለ:: የኢትዮጵያ ተራሮች ልዩና አስደናቂ ውበት!

አረንጓዴ ቅጠሎች ባሉት ቅርንጫፍ ላይ ሁለት ቢጫ ወፎች አሉ። አንደኛው ወፍ በጎጆዋ ውስጥ ተቀምጣለች፣ ጎጆዋ ጥቅጥቅ ካለ ሳር የተሰራ ነው። ሌላኛው ወፍ በክንፎቿ እየበረረች ጎጆውን ትቀርባለች።

ብዙዎቹ ተማሪዎች ቢጫ ሸሚዝ እና ሰማያዊ ሱሪ ወይም ቀሚስ ለብሰዋል፤ ከአጠገባቸው ደግሞ ክፍት ደብተርና የመማሪያ መጽሐፍቶች አሉ። በትምህርት ክፍሉ ውስጥ የተማሪዎቹ ትኩረት እና ተሳትፎ ምን ይመስላል?

በመሃል ላይ ጎልቶ የሚታይ ጥቁር ቀይ የወይን ጠርሙስ በነጭ ጀርባ ላይ ተቀምጦ ይታያል። የጠርሙሱ አንገት በቀይ ካፕሱል ተሸፍኗል። ዋናው መለያው ቢጫ ቀለም ያለው ሲሆን፣ በላይኛው ክፍል ላይ በትልልቅ ቀይ የአማርኛ ፊደላት 'አሐዝ' የሚል ስም ተጽፏል።

ቁርና ነጭ ቀለም ያለው ከፍተኛ ተረከዝ ያለው የስፖርት ጫማ በአንድ አቅጣጫ ብቻ ቀርቧል። ጫማው በጎኖቹ ላይ 'SPORT' እና የተለያዩ ፊደሎች በግራፊክስ መልክ አሉት። እንዲህ ያሉ ፋሽን የሆኑ ጫማዎች ለመደበኛ ስፖርታዊ እንቅስቃሴዎች ተስማሚ ናቸው?

ርማው ጥቁርና ነጭ ፔንግዊን ሲሆን አንገቱ ላይ ቀይ ሹራብ ተጠቅልሎ ይታያል። የፔንግዊኑ እግሮች ቢጫ ሲሆኑ በስተቀኝ በኩል ደግሞ በጥቁር ቀለም "QQ" የሚል ፊደላት ጎን ለጎን ተጽፈዋል። ፔንግዊኑ ወደ ቀኝ እየተመለከተ ነው።

ቆንጆ ሞዴል በብርሃን በተሞላው መድረክ ላይ ሰማያዊ ቀለም ያለው አጭር ቀሚስ ለብሳ ትራመዳለች። መነጽር እና የእጅ ቦርሳ ይዛ ወደፊት ትመለከታለች።

ባለ ጥቁር ልብስ ያለው ሰው የፊት ገጽታ ማሳመሪያ ሕክምና እየሰጠ ነው። ሰውዬው አረንጓዴ የጭቃ ማስክ በጢም በበዛበት የደንበኛው ፊት ላይ እያደረገ ነው። ሕክምናውን የሚሰጠው ሰው በዘይት የተቀባ የሚመስል እጁን በደንበኛው ግንባር ላይ አስቀምጧል።

የእንጨት ወንበሮችና ጠረጴዛዎች በክፍል ውስጥ ረድፍ ይዘው ተቀምጠዋል። ወንበሮቹ ከብረት ክፈፍ ጋር የተያያዙ የእንጨት መቀመጫዎችና መደገፊያዎች አሏቸው። ክፍሉ በብርሃን የተሞላ ነው፤ የትምህርት አሰጣጥ የሚካሄድበት ቦታ ነው።

መጠጡ በብርጭቆ ውስጥ ቀርቧል፤ ፈዛዛ ቡናማ ቀለም አለው። ከብርጭቆው ጀርባ አንድ ባዶ የብረት ቲን አለ። መጠጡ መሬት ላይ በተቀመጠ ፕላስቲክ የገበታ መቀመጫ ላይ ቆሟል። መጠጡ የተለያዩ ቅመሞችን አጠቃሏል። ሻይ ሊሆን ይችላል።

ጥምዝምዝ እና የተያያዙ ማያያዣዎች ያሉት የወርቅ የአንገት ሀብል እና አምባር ስብስብ አለ። ማያያዣዎቹ በጠርዝ ላይ በትንሽ ነጭ ድንጋዮች ያጌጡ ናቸው። ይህ ጌጣጌጥ ከምን አይነት ብረት ነው የተሰራው?

ጥቁር ዳራ ላይ የሴት አንገትና ትከሻዎች አሉ። የአበባ ቅርጽ ያላቸው ባህላዊ የወርቅ ጌጣጌጦች: የአንገት ሐብል፣ የጆሮ ጌጥ፣ ቀለበትና የደረት ጌጥ ተደርገውበታል።

ወጣት ልጆች በከተማ ጎዳና ላይ ትርኢት እያሳየ ነው። አንዱ ልጅ በአየር ላይ ተገልብጦ በአካል ብቃት እንቅስቃሴ ቀለበት ውስጥ ሆኗል። ከበስተጀርባ ረዣዥም የከተማ ሕንፃዎች ይገኛሉ።

በተራራ ላይ ድንጋይና ጭቃ የተሰራ ሲሆን፣ በሣር ክዳንና በክብ የጣሪያ ቅርጾች ያጌጠ ትልቅ የመዝናኛ ስፍራ ይታያል። ዙሪያው በደንና ቁጥቋጦ የተከበበ ሲሆን፣ ጥቂት ሰዎች በእርከን ላይ ተቀምጠዋል። ይህ የእንግዳ ማረፊያ በቱሪስቶች ዘንድ ተወዳጅ የሆነው ለምንድን ነው?

ሁለት ሴቶች የተለያዩ ባህላዊ የጥልፍ ነጭ ልብሶችን ለብሰዋል። በአረንጓዴ ምንጣፍ ላይ በመተማመን ወደ ፊት ይራመዳሉ፤ ዙሪያውንም ብዙ ተመልካቾች ቆመዋል። ይህም የፋሽን ትርዒት ወይም የበዓል ሰልፍ ነው። ለአካባቢው ህዝብ እና ባህል ምን ዓይነት ጠቀሜታ አለው?

ረጃጅም ጎማዎች እና ጥቁር መቀመጫዎች ያሉት ነጭ የጎልፍ ካርት በዛፎች በተከበበ መንገድ ላይ ቆሟል። ተሽከርካሪው በጎን በኩል የሚያበሩ ሰማያዊ ኤልኢዲ መብራቶች አሉት። የጎልፍ ካርቶች ለሌላ ምን ዓላማዎች ያገለግላሉ?

እነዚህ በሰልፍ የተደረደሩት ቢጫማ ቀለም ያላቸው የሱፍ አበባ ዘይት የፕላስቲክ ጠርሙሶች ናቸው፡፡ በውስጣቸው የተሞላው ዘይት ጥራት እና ንፅህና ምን አይነት የጤና እና የጥቅም መመዘኛዎችን ሊያሟላ ይችላል?

በሳር የተሸፈነ ጣሪያ ያለው የድንጋይ መግቢያ በአማርኛ እና በእንግሊዝኛ የተጻፈ እንጦጦ ፓርክ የሚል ጽሁፍ ያሳያል። ዛፎች አካባቢውን ከበዉታል እና የትራፊክ ኮኖች በመግቢያው አጠገብ ተቀምጠዋል።

ጥቁርና ነጭ በሆነ ታሪካዊ ፎቶግራፍ ላይ፣ ወታደራዊ ቡድን የጦር መሣሪያዎችን ይዞ በጠጠር ወይም ጋራጋንቲ መንገድ ላይ እየዘመተ ይታያል። በመንገዱ ግራና ቀኝ በርካታ ሰዎች ሰልፉን እየተመለከቱ ይገኛሉ። ከኋላ ቀላል የቆርቆሮ ጣሪያ ያላቸው የህንጻዎች ረድፍ አለ።

አንዲት ተጓዥ በሰሜን ተራራማ ቦታዎች ከፍታ ላይ ቆማ፣ ብእጅዋን መሃል እንጨት ይዛ እጆቿን ወደ ሰማይ ዘርግታለች። ከበስተኋላ የተራራው ገጽታ በስፋት ይዘረጋል።

አንድ ጥቁር ስማርት ስልክ በእጅ ተይዞ ይታያል፤ የስልኩ ማያ ገጽ ነጭ ሲሆን የ"ዲፕሲክ" መተግበሪያ አርማና ስም አለው። ከምስሉ በታች 'ዲፕሲክ' እንዴት መጠቀም ይቻላል?" የሚል የአማርኛ ጽሑፍ አለ።

ሰማያዊ ልብስ የለበሰ አንድ ሰው መድረክ ላይ ቆሞ ማይክሮፎን ሲይዝ በስተጀርባ ትልቅ ስክሪን ይታያል። ሰዎች በጨለማ ልብስ ተዘባብተው ቆመው፣ ከፊሎቹ ደስታቸውን ለመግለጽ እጃቸውን ወደ ላይ አውጥተዋል፡፡ የዚህ ስብሰባ ዓላማ ምንድን ነው?

የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ሊቃነ ጳጳሳት በዓል ላይ ሲመሩ ያሳያል። ዋናው ጳጳስ ወርቃማ ልብስ ለብሰው በእጃቸው መስቀል ይዘው ይታያሉ፤ ሌሎችም የሃይማኖት መሪዎች ከጎናቸው አሉ። ይህ ሃይማኖታዊ ሥርዓት ምን ያህል አስፈላጊ ነው?

አንዷ ሴት ሕፃን አቅፋለች፣ ሌላዋ ደግሞ ብርቱካናማ ሻሽ ለብሳ ሰነድ ይዛ ትገኛለች። ሁሉም ሴቶች የተለያየ ሻሽና ልብስ ለብሰዋል። ይህ ውይይት ምን ዓይነት የማህበረሰብ ተነሳሽነት ሊሆን ይችላል?

አንድ ጥቁር ቡናማ የመስታወት ጠርሙስ ሜታ ቢራ ተብሎ የሚጠራው መጠጥ ። ነጭ መለያው በሁለቱም በእንግሊዘኛ እና በአማርኛ የንግድ ምልክቱን ተፅፏል ። በተጨማሪም፣ 5% አልኮል መሆኑን፣ 330 ሚሊ ሊትር መጠኑን እና የመንግስት ማስጠንቀቂያዎችን በግልጽ ተለጥፈውበታል።

ባህላዊ እና በደንብ ያጌጠ የውስጥ ክፍል ያለው አንድ ካፌ ወይም ሬስቶራንት ነው። ቦታው በጨለማ የእንጨት ቅርጻ ቅርጾች የበለፀገ ሲሆን በተለይም ጣሪያውና መስኮቶቹ በቅስት ቅርፅ ተሰርተዋል። በክፍሉ ዙሪያ ለስላሳ እና የቆዩ የሚመስሉ ሶፋዎች ተቀምጠዋል።

ሰማያዊ ቀለም ያለው ክብ ቅርጽ በላዩ ላይ 'ገቢዎች ሚኒስቴር' በአማርኛ እንዲሁም 'ሚኒስትሪ ኦፍ ሬቨኒውስ' በእንግሊዝኛ ተጽፏል። በክብ ቅርጹ መሃል መሬት የሚመስል ነገር፣ ነጭ ቀስቶችና ወርቃማ ብር ሳንቲም ይታያሉ። ገቢዎች ሚኒስቴር ለሀገር ኢኮኖሚ ዋና አስተዋጽኦው ምንድን ነው?

በተፈጥሮ አረንጓዴ አካባቢ ሦስት ሴቶች በግንባር ቀርበዋል። የሀገርኛ ልብሶችን ለብሰዋል፤ አንደኛዋ ሴት በራሷ ላይ በጨርቅ የተጠቀለለ ዕቃ ተሸክማለች። ሁሉም ሴቶች የአንገት ጌጦች አድርገው በዙሪያቸው ባለው አረንጓዴ ተክል መሃል ቆመዋል።

ለአውቶማቲክ ሽያጭ የሚያገለግሉ ሁለት ማሽኖች አሉ። አንድ ጥቁር ማሽን ውስጥ የተለያዩ ቺፖች ተደርድረዋል። በቀኝ በኩል ቀይ ኮካ ኮላ ማሽን ቀዝቃዛ ለስላሳ መጠጦች እና ውሃ ይዟል። አውቶማቲክ የሽያጭ ማሽኖች እንዴት ይሰራሉ?

በነጭ ዳራ ላይ የዩቲዩብ ሎጎ ተቀምጧል። በግራ በኩል በጥቁር ቀለም እና በቀኝ በኩል ቀይ እና የተጠጋጋ አራት ማዕዘን ቅርፅ ይገኛል። በዚህ ቀይ ቅርፅ ውስጥ በነጭ ቀለም ተጽፏል።

ዛፎች ያሉበት የገጠር ስፍራ ነው። ከፊት ለፊት ቡናማ ቅርንጫፎች ያሉትና ክብ ቡናማ አበባዎች የበቀሉባቸው ትናንሽ ቁጥቋጦዎች አሉ። በስተግራ በኩል አረንጓዴ ቅጠሎች ያሏቸው የጥድ ዛፎች አሉ። ከላይ በኩል ደመናማ ነጭና ሰማያዊ ሰማይ አለ።

ምርቶቹ በሚያምር ሁኔታ ተደራርበው ቀርበዋል፤ ይህም አቮካዶ፣ ሙዝ፣ ፓፓያ፣ ሎሚ (ወይም ተመሳሳይ ቢጫ ፍሬዎች)፣ አናናስ እና ከፊት ለፊት የተከመረ ከፍተኛ መጠን ያለው ቀይ ሽንኩርት ይገኙበታል። በንብረት የበለፀገ እና በቀለማት ያሸበረቀ ትኩስ የፍራፍሬ ምርቶች ናቸው።

ሠራተኞቹ ትላልቅ ክብ እንጨቶችን ወደ ሰንሰለት መሰል ማሽኖች በማስገባት እንጨት የመፍጨት ወይም የመቁረጥ ሂደት ላይ ናቸው። ከፋብሪካው ውጪ ያለው ሰማይ ደመናማ ነው። እነዚህ ግዙፍ የሎግ ማቀነባበሪያ ማሽኖች በብዛት የሚሠሩት ለምን ዓይነት ዓላማ ነው?

ጠቆር ያለ የሸክላ ብረት መጥመቂያ ወይም ጀበና በቡናው ወለል ላይ ነጭ እንፋሎት እያወጣ ነው። መጥመቂያው ከስር ባለ በቀለማት ያሸበረቀ ባህላዊ ጨርቅ ላይ ተቀምጧል።

ነጭ ሚኒቫስ በቤት ውስጥ ባለው ግራጫ ምንጣፍ ላይ ። የተሽከርካሪው የሾፌር ጎን ተንሸራታች በር ክፍት ነው። ከበስተጀርባ ትላልቅ መስኮቶች ያሉት እና ምናልባትም የኤግዚቢሽን አዳራሽ የሆነ ቦታ ይታያል።

የኩባንያ ምልክት ነው። አጋዘን ምስል በክብ ምልክት ውስጥ አለ። ከታች ደግሞ "ናሽናል" የሚል የእንግሊዝኛ ቃል በሰማያዊ ዳራ ላይ በአማርኛ "ብሔራዊ የአልኮልና መጠጥ ፋብሪካ" ተብሎ ተጽፏል። ኩባንያው ከ1906 ዓ.ም ጀምሮ የተቋቋመው በየትኛው የኢትዮጵያ ከተማ ነው?

ቆዳን ለማከም የከርከም (እርድ) ውጤታማነት ነው። በግራ በኩል በብጉር የተጎዳ ቆዳ ከንጹህ ፊት ጋር ይነጻጸራል። በቀኝ በኩል ደግሞ የተፈጨ ከርከም ሥርና ለጥፍ ቀርበዋል። ይህም ከውስጥ ሆነ ከውጭ ለጤና የሚጠቅም ጠንካራ ተፈጥሯዊ መፍትሔ መሆኑን ይገልጻል።

ጥቁር፣ ሸበላማና የተስተካከለ ጸጉር ያላት ሴት ከጀርባዋ ቆማለች። ፀጉሩ በኩርሊ ቅርጽ ተሠርቷል፤ ነጭ ቲሸርት ለብሳለች። ትዕይንቱ በቤት ውስጥ የተቀረጸ ሲሆን፣ ከፊት ለፊቷ ከእንጨት የተሠራ ወንበርና በር አለ።

በአንድ አዳራሽ ውስጥ ወንድና ሴት እጃቸውን ከፍ አድርገው ምል ይሰጣሉ። ወንዱ ግራጫ ልብስና ሰማያዊ ማስክ ለብሷል። ሴትየዋ ደግሞ ጥቁር እና ቢጫ ካባ ለብሳለች። ከበስተጀርባ ብዙ የሀገራት እና የክልል ባንዲራዎች ምን ብለው ቆመዋል?

ኢትዮጵያዊት ሴት በተለምዶ የሻማ ብርሃን በተሞላበት የቡና ጠረጴዛ ላይ ቡና አቅርባለች። መሬት ላይ በሳር ላይ ባህላዊ የቡና ድስት፣ የሸክላ ኩባያዎች፣ የተሰሩ ዳቦዎች እና ቅርጫቶች ቀርበዋል። ከኋላ የኢትዮጵያና የሞሮኮ ባንዲራዎች አሉ።

ወጣት ኢትዮጵያዊ ዘፋኝ በቪዲዮ ክሊፕ ቀረፃ ላይ። ባህላዊ የአልባሳት ቅይጥ የሆነ አረንጓዴ ለብሷል። የወርቅ መስቀል ምልክት ያለው ጥልፍ ያለው ሰንሰለት አብሮ ይገኛል። ከበስተጀርባ የቆየ የአፈር እና የድንጋይ ግድግዳ ዳራ ነው። ከዚህ ሙዚቃ ክሊፕ ውስጥ ያለው ዘፋኝ ማነው?

ሁለት ኢትዮጵያውያን እና አንድ ኬንያዊ አትሌቶች በሩጫ ውድድር ላይ ይወዳደሩ። የኢትዮጵያ ልብስ የለበሱት ቀይና አረንጓዴ የለበሱ ሲሆን፣ ኬንያዊው ደግሞ ቀይና ጥቁር ለብሷል፤ አትሌቶቹ እየተወዳደሩ ያሉት የትኛው የሩጫ ዓይነት ነው?

ሳሎን ክፍል ውስጥ የእንጨት ሶፋና የጠረጴዛ ስብስብ ተደርድሯል። ሶፋዎቹ ግራጫ ትራሶችና ባለቀለም ትራሶች አሏቸው። ሁሉም የቤት እቃዎች ለዘመናዊ የቤት ማስጌጥ ምቹና ውብ ናቸው። ለመዝናናት የተመቻቸ ነው?

የተቀዳደደና የቆየ መጽሐፍ ሽፋን ነው። የሽፋኑ ዋና ርዕስ በአማርኛ "ወንጀኛው ዳኛ" የሚል ሲሆን፣ ከታች ተማሪዎች በክፍል ውስጥ ሲቀመጡ ያሳያል። መጽሐፉ ያረጀና ያገለገለ ነው። ይሄ መጽሐፍ ከየትኛው ዘመን ነው?

ባለ ሁለት ፎቅ ዘመናዊ ሕንፃ ሲሆን በፊቱ ላይ ደማቅ የብርቱካናማ ቀለም ያለው "ፍቅሬ ኩንስፖኛ" እና "ባርና ሬስቶራንት" የሚሉ የአማርኛ ጽሑፎች ተለጥፈዋል። መሬት ላይ ነጭ መኪና የቆመ ሲሆን በአካባቢው አረንጓዴ ተክሎች ለጌጥነት ተደርገዋል።

ከዘር ተነስተው እስከ ትልቅ ቅጠል ድረስ አምስት የእጽዋት እድገት ደረጃዎች ተዘርዝረዋል። እያንዳንዱ ቡቃያ ፈካ ያለ አረንጓዴ ነው። ይህ የእጽዋት እድገት ዑደት ምንን ያመለክታል?

ሰፊ የስንዴ ማሳን የሚያሳይ ሲሆን፣ ከታች ደግሞ ዜና አለ። የኢትዮጵያ ስንዴ ምርት በቅርብ ዓመታት ከፍተኛ ዕድገት እያሳየ የመጣው በምን ዓይነት ዋና መንግስታዊ ድጋፎች ነው?

ኑረቴን የተሰኘ የ ሱፐርማርኬት ምርት ሲሆን በስፋት ገበያ ላይ የሚገኝ የታሸገ ምግብ ነው። ብዙ የጤና ጥቅም ያለው ሲሆን ምግብ ሲሆን በውስጡ ምን አይነት ንጥረ ነገሮች በብዛት ይይዛል?

መላው ገጹ በሙሉ በአማርኛ ቋንቋ የተፃፉ የተለያዩ የዜና አርዕስተ ዜናዎችን እና መጣጥፎችን አሳትሟል። ከላይ ፓርላማ የሚመስል አዳራሽ በሰዎች ሞልተዏል፡፡ ሌሎች ትናንሽ ፎቶግራፎችና የማስታወቂያ አርማዎች በጎን ቀርበዋል።

ከፊት ረድፍ ላይ ያሉ ሴቶች በትኩረት ትምህርቱን እየተከታተሉ ሲሆን፣ በጠረጴዛዎቻቸው ላይ የፖሊስ ባርኔጣዎችተቀምጠዋል። የፖሊስ ዩኒፎርም የለበሱ ሴት እና ወንድ ተማሪዎች በክፍል ውስጥ ሲማሩ/ስልጠና ሲወስዱ ነው።

ብዙ ሯጮች አረንጓዴ ማልያ ለብሰው በጎዳና ላይ ተሰባስበዋል። ዝግጅቱ በትልቅ ከተማ ውስጥ ይከናወናል. ከበስተጀርባ የድልድይ መዋቅርና ከፍ ያሉ መንገዶች አሉ። ይህ የቴሌቪዥን ቀረጻ ከታች በኩል የአማርኛ ጽሑፍ አለው።

ወፍራም ሹራብ እና ሸሚዝ የለበሰ ሰው ማይክሮፎን ይዞ ንግግር ያቀርባል። ሰውዬው ጠረጴዛ ላይ በተቀመጠ ወንበር ፊት ለፊት ቆሟል። ከበስተጀርባ በቢጫ እና ሰማያዊ ቀለም የተቀባ ሕንጻ አሉ። ንግግሩ ምን ጉዳይ ያብራራ ይሆን?

ቀይና ሰማያዊ ቀለም ባለው ፓኬጅ ውስጥ የታሸገ ማማስ ወተት ነው። በአማርኛና በሮማይስጥ ፊደል"ማማ'ስ ሚልክ ወተት" የሚል ጽሑፍ አለው። መጠኑ 500 ሚሊ ሊትር ነው። ፓኬጁ የጥራት ደረጃ ምልክት አለው። የዚህ ወተት አይነት በየትኛው የአፍሪካ ሀገር ገበያ ውስጥ ይገኛል?

ግለሰቡ በርካታ ሰማያዊ የፕላስቲክ በርሜሎችን በላዩ ላይ ተሸክሞ በጠራራ ፀሐይ መንገድ ላይ እየሄደ ነው። የእነዚህ ትላልቅ እቃዎች ክብደት ትከሻው ላይ አርፏል። በርሜሎቹ በጥብቅ በገመድ ተጠምደዋል። ከጎኑ ሰዎች እየተመላለሱ ሲሆን፣ የከተማ ግርግር አካባቢውን ከቧል።

ደማቅ ክፍል ውስጥ አንድ ወንድ አስተማሪ ተማሪዎቹን ያስተምራል። ተማሪዎቹ በሰማያዊ የደንብ ልብስ ለብሰው በተለያዩ ቀለማት ቦርሳዎችና ጭንብሎች ይታያሉ። ልጆቹ ጠረጴዛ ላይ ተቀምጠው የትምህርት አሰጣጡን ይከታተላሉ። የደንብ ልብስ በትምህርት ቤቶች ውስጥ መጠቀም ምን ጥቅሞች አሉት?

ፈገግታ የሞላበት ወጣት ልጅ ነጭ በግ አቅፎ ቆሟል። ጥቁር ሸሚዝና ሱሪ ለብሷል። በጉ ንፁህና ነጭ ነው። ከጀርባ ያለው ስፍራ የገጠር መሬት ሲሆን ድንጋዮችና የዛፍ ቁጥቋጦዎች ይታያሉ። ከበስተጀርባው የፀሐይ ብርሃን የበረታ ነው።

አንድ ያጌጠ የዝሆን ጥርስ ቀንድ በግራጫ ዳራ ላይ ቀርቧል። ቀንዱ በተጠላለፉ መስመሮች እና በብረት ቀለበቶች ያጌጠ ነው። ቀለበቶቹም በጥንታዊ ሃይማኖታዊ ቅርጾች ተቀርጸዋል። ቀጭን ገመድ ለሻንጣነት ተያይዟል። ይህ ጥንታዊ የዝሆን ጥርስ ቀንድ ለምን ዓላማ ያገለግል ነበር?

አንድ ሰው በሌሊት ከኋላ ቆሞ ወደ ሰማይ እየተመለከተ እንደሆነ ይገልጻል። ሰውየው ነጭ ሽማ ያደረገ ሲሆን፣ ከዘራውን በትክሻው ላይ በእጁ ይዟል። ሰማዩ ሐምራዊ እና ብርቱካንማ ቀለም ያለው ሲሆን፣ በርካታ ከዋክብት በግልጽ ወጥተዋል።

ክብ በሆነ ነጭ ዳራ ላይ የኢሞ መተግበሪያ አርማ አለ። አርማው የንግግር ምልክት ቅርጽ ያለው ሰማያዊ ክብ ሲሆን በውስጡ ኢሞ የሚል ጽሑፍ አለው። ይህ አርማ የመልዕክት መላላኪያ አገልግሎት ያመለክታል።

ሁለት አትሌቶች የስፖርት ውድድር አሸናፊዎች ናቸው። ሴት አትሌት የኢትዮጵያ ሰንደቅ ዓላማን በሁለት እጆቿ ይዛለች። ወንዱ አትሌት ደግሞ ሰንደቅ ዓላማውን ትከሻው ላይ አድርጓል። ሁለቱም ደረት ላይ የውድድር ቁጥር ሰሌዳ ለጥፈዋል። ድካም እና ኩራት በተሞላበት ስሜት አሉ።

በርካታ ቢጫና አረንጓዴ ቀለም ያላቸው ሎሚዎች ወይንም ሎሚ የሚመስሉ ፍራፍሬዎች መሬት ላይ ተዘርግፈው ይታያሉ። ፍራፍሬዎቹ በመጠኑ የተለያየ ቅርፅ ያላቸው ሲሆን፣ አንዳንዶቹ ቅርንጫፎች አሏቸው። እነዚህ ፍራፍሬዎች የገበያ ላይ የሽያጭ ምርቶች ይሆኑ ወይስ ገና ተሰብስበው ለመጓጓዝ እየተጠባበቁ ነው?

ብዙ ሰዎች በቤተ ክርስቲያን ወይም በሌላ ሃይማኖታዊ ስፍራ በውስጥ በኩል ተሰብስበው እየዘመሩ ነው። አብዛኞቹ ተሳታፊዎች ነጭ የኢትዮጵያ ባህላዊ ልብስ ሸማ ለብሰዋል። በእጃቸው ነጭ ወይም ቢጫ ጽጌረዳዎች የተሰኩበትን ሻማ ለኩሰው ወደ ላይ አቅጣጫ ከፍ አድርገው ይዘዋል።

ረጅምና ብዙ ቅርንጫፎች ያሉት ዛፍ አፍላ ፍሬዎችን ተሸክሟል። ጥቅጥቅ ያሉ ቅጠሎችና ቡናማ ሸንተረር የሚመስሉ ፍሬዎች በዛፉ ላይ ተንጠልጥለዋል። የዛፉ ግንድ ወፍራም ሲሆን ሰማያዊ ሰማይ ከበስተጀርባው አለ።

ብዙ የምግብ አይነቶች በብረት ሳህን ውስጥ ተደርድረዋል። ሁለት ጥቁር ጎድጓዳ ሳህኖች የተለያዩ የስጋ ወጦች በውስጣቸው ይዘዋል። ሳህኑ በሙሉ በቀይ ሽንኩርት፣ በእንቁላል፣ በአረንጓዴ ቅጠላ ቅጠሎች እና በተጠቀለሉ የእንጀራ ቁርጥራጮች ተሞልቷል። ምግቡ ምን ይመስላል?

ከላይ ቀይ፣ መሃል ነጭ እና ታች ጥቁር አግድም መስመሮች ያሉት ባንዲራ ነው። በማዕከላዊው ነጭ መስመር ላይ አረንጓዴ ቅጠል ያለው ዛፍ ቅርጽ አለው።። ባንዲራው ግራጫማ ዳራ ላይ የተቀመጠ ፣ ከታች ደግሞ የአማርኛ ጽሑፍ አለ።

ወንዶቹ አብዛኛዎቹ ነጭ የባህል ልብሶችን ለብሰዋል፤ ከነጭ ልብሳቸው በላይ አረንጓዴ፣ ቢጫ እና ቀይ ቀለማት ያላቸውን ጋቢ ወይም ነጠላ ተጠቅልለዋል። ሁሉም ማለት ይቻላል ነጭ የራስ መሸፈኛ አድርገዋል።

ከላይ በኩል በአማርኛ "መድኃኒዓለም ቧንቧና የፕላስቲክ ዕቃዎች" የሚል ጽሑፍ ተጽፎአል። ከታች ደግሞ የስልክ ቁጥሮች ተገልጸዋል። በመስታወት በሮች ውስጥ የተለያዩ ዕቃዎች፣ እንደ ማዕድናት ውሃ ጠርሙሶች (በመሬት ላይ የተደረደሩ ሰማያዊ ጀሪካኖች)፣ የምግብ ምርቶች እና የቧንቧና ፕላስቲክ ዕቃዎችአሉ።

ከፍ ያለ ብሩህ ስቱዲዮ ውስጥ አንድ ወንድና አንዲት ሴት በቦክስ ቀለበት ውስጥ እየተዋጉ ነው። ሴትየዋ ነጭ ጃኬት እና ሰማያዊ ጂንስ ለብሳ ሰማያዊ ጓንት አድርጋለች። ይህ ትግል የቀልድ ነው?

ሰዎች በተሰበሰቡበት ቦታ መድረክ ላይ አንዲት ሴት የፋሽን ትዕይንት ታቀርባለች። ነጭና ሰማያዊ ጥለት ያለው ረጅም ልብስ ለብሳለች። ህፃናትና ጎልማሶች ሴትየዋን ለመመልከት ቆመዋል። ይህም ባህላዊ የልብስ ዲዛይን ማስተዋወቂያ ነው።

ከምስሉ በታች "ጦርነት ከመጀመሩ በፊት የነበሩ ሰዎች ከጦርነቱ በኋላ ባለው ጊዜም ሆኑ አልኖሩም" የሚል ጽሑፍ ተቀምጧል። ፕሬዝዳንት ዜለንስኪን በሀዘን ወይም በጭንቀት ስሜት የሚያሳየው ይህ ምስል ከዩክሬን ወቅታዊ ሁኔታ አንፃር ምን ዓይነት መልዕክት ሊያስተላልፍ ይችላል?

ረጃጅም ሻማዎችና ነጭ አበባዎች ያሉት ረዥም የመመገቢያ ጠረጴዛ ውጪ ተደርድሯል። ወንበሮቹ ወርቃማ ቀለም ያላቸውና በነጭ የጠረጴዛ ጨርቅና እቃዎች የታጀበ ቆንጆ ዝግጅት ነው። እንዲህ ያሉ ዝግጅቶች ለየት ያለ የሠርግ ወይም የግብዣ ድባብ ለመፍጠር እንዴት ይጠቅማሉ?

የሽፋኑ የላይኛው ክፍል በጌእዝ ፊደላት “ስለት ጥበብና ስብከት” የሚል ርዕስ ያለበት መጽሐፍ ወይም አልበምአለው። የዚህ ሰውዬ ሰፊ ፂም እና በቀለም ያሸበረቀው ኮፍያ ከአማርኛ ርዕስ ጋር ተዳምሮ የትኛውን የኢትዮጵያ ታዋቂ ሰው ሊያመለክት ይችላል?

ሶስት ረጅም ቀጭን አንገት ያላቸው ቀጭኔዎች መሀል መንገድ ላይ ቆመዋል። የሰውነታቸው ቆዳ ቡናማና ነጭ ነጠብጣቦች ያሉት ሲሆን፣ ወደ ካሜራው አሉ። ከኋላቸው ቁጥቋጦዎች እና ትላልቅ ቡኒ ተራሮች ይታያሉን?

ከፍተኛ ቁጥር ያለው ሕዝብ፣ በርካታ ባለሥልጣናትና ሰዎች በጥቁር ልብስ ለብሰው በአውሮፕላኑ አጠገብ ወለሉ ላይ ቆመዋል። ይህ አውሮፕላን የትኛው አየር ማረፊያ ላይ ነው የሚገኘው? ይህ ዓይነቱ የሥነ ሥርዓት አቀባበል በምን ያህል ጊዜ ይከናወናል?

በቅጠሎች መካከል ሁለት ሃብሃቦች አግድም ተቀምጠዋል። የሃብሃቡ ቀለምም አረንጓዴ በነጭ ነው፤ በአካባቢው ያሉት ቅጠሎች ቀጫጭን ግንድ ያላቸው ናቸው። ሃብሃብ በምን አይነት የአየር ሁኔታ ዉስጥ ሊያድግ ይችላል?

ለደረቅ ጭነት አገልግሎት የሚውሉ ሰማያዊ ቀለም ያላቸው ካሶኒ የሚሰኙ የአይሱዙ ምርቶች ሲሆኑ። በብዛት ወደ አገር ውስጥ እየገቡ ይገኛሉ። የእነዚህ የአንድ መኪና የገበያ ዋጋው ምን ያህል ነው?

ፊቷ የጠቆረች እና በላብ የተሸፈነች አንዲት ከውሃ ቧንቧ ስትጠጣ አለች። ከሲሚንቶ ግድግዳ ላይ የሚወጣውን የነሐስ ቧንቧ ይዛ ስትጠጣ፣ ከውሃው የሚረጨው የውሃ ጠብታ ፊቷ ላይ ይንፀባረቃል። ንፁህ ውሃ በቀላሉ ማግኘት የሕፃናትን ጤናና እድገት ምን ያህል ይረዳል?

አየር ላይ ከተነሳ ካሜራ በላሊበላ ከተማ በድንጋይ ተፈልፍሎ የተሰራውን መስቀል ቅርጽ ያለውን ቤተክርስቲያን ከበው ብዙ ሰዎች ይታያሉ። አብዛኛዎቹ ሰዎች ጃንጥላ ይዘው የነጭ ልብስ ለብሰዋል ። ይህ ቤተክርስቲያን በምን ስም ይታወቃል?

ከናይትሮጅን ቤዝስ የተሰራውና ሄሊክስ ቅርጽ ያለው ዲ ኤን ኤ ሞዴል፣ የዘረመል መረጃዎችን ከአንዱ ትውልድ ወደ ቀጣዩ በማስተላለፍ የህይወት መሰረት የሆነውን ሚና እንዴት ይጫወታል?

ክብ ቅርጽ ያለው አርማ በሰማያዊ ዳራ ላይ ተቀምጧል። የሰማያዊው ክብ መሃል ላይ ቀንድ ያለው ፍየል በአረንጓዴ ተራሮችና በሰማያዊ ሰማይ ስር ይገኛል። በፍየሉ ስር የተመረቀ ኮፍያና መጽሐፍ አለ። ይህ አርማ የየትኛው ተቋም ነው?

ክብ፣ ጥቁር ኤሌክትሪክ መጋገሪያ ወይም ምጣድ ። መሣሪያው ማብሪያ / ማጥፊያ እና ትንሽ ዲጂታል ማሳያ አለው። በከፊል የተከፈተ የብር ቀለም ያለው ብረት መክደኛ እና ጥቁር የኤሌክትሪክ ገመድ አለ።

አንድ ወጣት ወንድ በጎን በኩል ተነስቶ ቀርቧል። ፀጉሩ ጥቁርና የተጠቀጠቀ (curly) ሲሆን በጎን በኩል ደብዝዞ የተቆረጠ ነው። ፊቱ ወደ ፊት ቀጥ ብሎ ይመለከታል፣ መገለጫዎቹም የተሳሉ ናቸው። የራስ ፀጉሩ በቅርብ ጊዜ የተስተካከለ ነው።

ጥላ ስር በሐይቅ ዳርቻ ላይ የተሠራ ከገለባ የተጎነጎነ ጀልባ አለ። ጥቁር ድንጋዮች በውኃው ውስጥ ሲኖሩ ሰፊውና ፀጥታ የሰፈነበት ሐይቅ ወደ ኋላ ይዘረጋል።

ሶስት ወጣት ወንዶች በባህላዊ ነጭ ልብሶች እና ቀይ መሐረብ በውጭ ሜዳ ላይ ቆመዋል። በስተጀርባ አረንጓዴ ሳርና ጥቅጥቅ ያሉ ዛፎች ያሉበት ተራራማ አካባቢ ይታያል። ሰማዩ ደመና የሌለው ሰማያዊ ሆኖ የጠራ ቀን መሆኑን ያመለክታል።

አንዲት ሴት ሰፊ በሆነ የኢትዮጵያ ምግብ ላይ የተቀመጠ የበግ/የፍየል የጎድን አጥንት ስትመገብ ትታያለች። ይህን የመሰለ ትልቅ የበዓል ምግብ በአብዛኛው መመገብ ለጤና ምን ያህል ተጋላጭነት አለው?

ደማቅ ቢጫ ቀለም ያለው ሲሚንቶ ቀላቃይ መኪና ግንባታ ቦታ ላይ ቆሟል። ከበስተጀርባ በብረት ቱቦዎች የተሰራ ረጅም ስካፎልዲንግ (መሰላል) አለ። ሲሚንቶ ቀላቃይ መኪናው በግንባታ ላይ ያለው ሚና ምንድን ነው?

ለተለያዩ ደረጃዎች (ከ9-12) የታተሙ መጽሐፎች ስብስብ ነው። የመማሪያዎቹ ርዕሶች ሒሳብ፣ ባዮሎጂ፣ ኬሚስትሪ እና ስነ-ዜጋን ያጠቃልላል። የኢትዮጵያ የትምህርት ሥርዓት አካል ይመስላሉ። እነዚህ መጻሕፍት ለተማሪዎች በቂ እውቀት ይሰጣሉ?

ቡኒ ዩኒፎርም የለበሱ ወታደሮች በክብር ሰልፍ ሲያደርጉ ። ወታደሮቹ አረንጓዴና ቀይ ባንዶች ያሉት የትከሻ ቀበቶዎች ሲኖሯቸው፣ ጠመንጃዎቻቸውን በትከሻቸው ላይ አድርገዋል። ሰልፉ እርጥበት ባለበት ሜዳ ላይ እየተካሄደ ሲሆን፣ ረጅም የቴሌኮም ምሰሶ ከበስተጀርባ ይታያል።

ጥቁር ጎማ ያለው ሶል እና በቆዳ የተሠራ ቴፕ ያለው አንድ ወርቃማ ቡናማ ሰንደል፣ ነሰንደሉ በቁርጭምጭሚት ላይ ደግሞ የብረት መቆለፊያ አለው። ይህ ሰንደል ከምን ዓይነት ቆዳ ነው የተሠራው?

የተለያዩ አትክልትና ጥራጥሬዎች ቀይና አረንጓዴ በርበሬ ጋር በባህላዊ ቅርጫት እንጀራ ላይ ተዘርግተዋል። በቀለማት ያሸበረቀው ምግብ የሚያምር ይመስላል። በምግብ ላይ ያሉት የተለያዩ ቀለማት የትኞቹን ንጥረ ነገሮች ያመለክታሉ?

በርካታ ከባድ መኪናዎችና የጭነት ተሽከርካሪዎች መስመር ይዘዋል። ከነሱ መካከል የቶታል ነዳጅ ታንከር እና በትሬይለር የተጫነ ካትሪፕላር ዶዘር ጎልተው ይታያሉ። የንግድ እንቅስቃሴን የሚያሳይ ድንበር ወይም የመንገድ ላይ ኬላ ሊሆን ይችላል። ኢኮኖሚ ላይ ምን ያህል ተጽዕኖ ያሳድራሉ?

የያቶ (ያቶ) ብራንድ ቀይ እና ጥቁር ቀለሞች ያለው የኤሌክትሪክ ድሪል (ድሪል) መሳሪያ። መሳሪያው ገመድ አልባ ሲሆን ከስር ባለ 18 ቮልት ባትሪ አለው። ድሪሉ ለመጠገን ወይም ለግንባታ ስራ ያገለግላል። ባትሪው ለስንት ጊዜ ያህል አገልግሎት ይሰጣል?

ልጆች የሚማሩበት የማንበቢያ መሳሪያዎች በምስሉ ላይ አሉ። ሁለት ቀለማት ባላቸው ወረቀቶች ላይ ቢጫ ኮከቦች በላያቸው በጥቁር የአማርኛ ፊደል አሉ። ከኮከቦቹ ጎን ቃላቶችን በምስል የሚያሳዩ ካርዶች አሉ። ቃላቱ ልብስ፣ ሙዝ፣ ሽንኩርት እና የመሳሰሉትን ያመለክታሉ።

ባለ ጎማና ብረት እግሮች ያሉት ጥቁር የቢሮ ወንበር የፊት ለፊቱን ስፍራ ይይዛል። በስተቀኝ ጥርት ያለ ነጭ ጠረጴዛ አለ፤ ላፕቶፕ ኮምፒውተርና መብራት ተቀምጠዋል። ወንበሩ የተጣራ ጀርባ አለው:ክፍሉ ብሩህ ነው። ይህ ወንበር ለረጅም ሰዓት ሥራ ምቹ ነው?

በርካታ ተማሪዎች በትምህርት ክፍል ውስጥ አግዳሚ ወንበር ላይ ተቀምጠዋል። ከፊት ያሉት አራት ወንዶች ልጆች በጠረጴዛ ዙሪያ ፈገግ ይላሉ፤ መጽሐፎችና ደብተሮች በፊታቸው ተዘርግተዋል። የክፍሉ ግድግዳ ሰማያዊ ቀለም አለው። የፊት ያሉት ተማሪዎች አገላለጽ ምንን ያመለክታል?

በርካታ ባለስልጣናት በጥቁርና ሌሎች ቀለሞች ልብሶች ለብሰው ቀጥ ብለው ቆመዋል። በመሃል ሁለት ሴቶችን ጨምሮ ወንዶችም አሉ። ከበስተጀርባ አረንጓዴና ወርቃማ መጋረጃዎችና የኢትዮጵያ ባንዲራዎች አሉ። ፎቶው የቡድን ስብሰባን ያሳያል።

ተሳፋሪዎች በሁለት ደረጃዎች በኩል ወደ አውሮፕላኑ ሲገቡ ይታያል፤ በአካባቢው የአገልግሎት መኪናዎችና ሌሎች ሰዎች አሉ። ኢትዮጵያ አየር መንገድ በቅድመ-ፊት ለፊቱ ትልቅ ቀይ ፊደላት መጻፉ ለምን አስፈላጊ ነው?

ረዥም ጸጉር ያላት አንዲት ሴት በዘመናዊ የሀበሻ ልብስ ቆማለች። ልብሱ ግራጫ ቀለም ያለው ሲሆን ከወገብ በታች ጥቁር፣ ቢጫና ግራጫ የተጠለፉ መስመሮች አሉት። ከጀርባ ሰማያዊ ግድግዳና ነጭ የጌጣጌጥ ግድግዳ መዋቅር አለ።

ብዙ ካህናት ባህላዊ ልብሳቸውን ለብሰው ከትልቅ የመስቀል ቅርጽ ፊት ለፊት ተሰልፈው አሉ። ዝግጅቱ የደመራ በዓል አካል ሲሆን፣ ሰማያዊ ሕንፃዎችና ባለቀለም ባንዲራዎች በበዓሉ አከባቢ ይታያሉ።

በትልቅ የከተማ ድልድይ ላይ "ኢትዮጵያ" የሚል ቀይ ፊደላት ተጽፏል። "ት" የሚለው ፊደል በቀይ ልብ ምልክት ተተክቷል። ከኋላ በኩል በርካታ ረዣዥም ሕንፃዎችና ሰማይ ጠቀስ ግንብ ይታያሉ። ፀሐይ ከመጥለቋ በፊት ሰማዩ በብርቱካናማና በግራጫ ቀለም ደምቋል።

ነጫጭ ባህላዊ ልብስ የለበሱ ወጣቶች በትላልቅ ዘንጎች እና የሳር ጭራ ይዘው በቡድን ይጓዛሉ። የፍየል ቆዳ የተነጠፈ ካባ በትከሻቸው ላይ ደርበዋል። ሰልፉ ባህላዊ በዓልን ወይም ሥርዓትን የሚያመለክት ነው። በኢትዮጵያ ከነዚህ ወጎች ጋር የሚገናኘው የትኛው ታላቅ ዓመታዊ በዓል ነው?

ተማሪ የሆነች ወጣት ጀርባዋን አዙራ ሰሌዳውን ትመለከታለች። በሰሌዳው ላይ የሂሳብ (ካልኩለስ) ቀመሮች በኖራ ተጽፈዋል። እጇን ራሷ ላይ አድርጋለች። ምናልባት የሂሳብ ችግሩን ለመፍታት እያሰበች ነው።

በርካታ ሐብሐቦች በመንገድ ዳር፣ በሸክም ጋሪ ላይ ተደርድረው ይታያሉ። አንድ ወጣት ሰው ከበስተጀርባ በድንጋይ ግድግዳ አጠገብ ተቀምጧል። ይህ ፈጣን የጎዳና ላይ ሽያጭ በኢትዮጵያ ከተሞች ውስጥ ለየትኛው የአየር ሁኔታ ወቅት ተፈላጊነት ይጨምራል?

ብዙ የቀንድ ከብቶች በደረቅ ገለባ ክምር ዙሪያ ተሰብስበው ነው። አንድ ገበሬ ሆነው ወደ ከብቶቹ ጀርባውን ሰጥቶ ቆሟል። ከኋላቸው ከሰማይ ጋር የሚገናኝ የደረቅ መሬትና ኮረብታ ዳራ አለ። በጎን በኩል ጥቂት ቁጥቋጦዎችና ትንሽ ዛፍ አለ። ሰማዩ ደማቅ ሰማያዊ ነው።

ተማሪዎች በመማሪያ ክፍል ዉስጥ በወንበራቸዉ ተቀምጠዋል። ሁሉም ተማሪ ቢጫ ቲሸርት እና ሰማያዊ ቀለም ያለዉ ሱሪ ለብሰዋል። ከኋላ ወንበር ነጭ ጋወን የለበሱ መምህራን ይታያሉ። ሁለቱ ተቀምጠዋል። አንዱ መምህር ቆሟል።

የደረት ላይ ፎቶ ወጣት ሴት ባህላዊ የሆነ ነጭ የሐበሻ ቀሚስ ለብሳ ያሳያል። ቀሚሱ በአንገትጌውና በደረት ክፍሉ ላይ ቀይ፣ ቢጫ፣ አረንጓዴና ጥቁር ክሮች የተጠለፉበት ልዩ የሐረግ ጌጥ አለው።

ሣህኑ ላይ የተለያየ ቀለም ያላቸው ወጦች ተደርድረዋል። ዙሪያውን በትንሽ ተጎልጉሎ በተዘጋጀ እንጀራ አጊጧል። የአትክልትና የጥራጥሬ ምግብ ይመስላል። ሰላጣና ትንሽ ሶስ ከመሃል ላይ ቀርቧል። ጣፋጭ የኢትዮጵያ ባህላዊ ምግብ ነው። ይህ ዓይነት ምግብ ብዙውን ጊዜ የሚበላው በምን ወቅት ነው?

ሰፊ ክብ የብረት ሰሃን ላይ የቀረበው ይህ ምግብ በአራት ሰዎች የሚበላ ነው። በዚህ ትልቅ ሰሃን ላይ የ"ጥብስ" እና የ"ፍራይስ" ምግቦች በአንድ ላይ መቅረባቸው የኢትዮጵያን እና የምዕራባውያን የምግብ ባህል ድብልቅ መሆኑን ያመለክታል?

አንድ የኤርፖርት ሰራተኛ አውሮፕላንን በምልክት እየመራ ነው። ሰራተኛው ኋላውን ሰጥቶ ሲቆም፣ የሚያንፀባርቅ አረንጓዴ ልብስና የእጅ መያዣ ምልክቶችን ይዟል። ከኋላው ትልቅ ነጭ አውሮፕላን በበረራ መውጫ መስመር ላይ ለበረራ ዝግጁ ሆኖ ይገኛል። ሌሎች ሰራተኞችም በዙሪያው አሉ።

ሦስት ሴቶች በሙቅ የእንፋሎት ክፍል (ሳውና ወይም ስቲም ሩም) ውስጥ ተቀምጠው ያሳያል። ነጭ ፎጣዎችን ለብሰዋል እና ክፍሉ በትንሽ ብርሃን የተሞላ ነው። ዘና ለማለት እና ለማረፍ የመጡ ይመስላል። የእንፋሎት ክፍሉ ለሰውነት ምን ያህል ጠቀሜታ አለው?

ነጭና ሰማያዊ ቀለም የተቀባ የህዝብ ትራንስፖርት ሚኒባስ በጎን ሆኖ ይታያል። አንድ ተሳፋሪ ከሾፌሩ ጎን መስኮት ላይ እጁን አውጥቷል። በመስኮቱ ላይ የኢየሱስ ክርስቶስ ሥዕል ተለጥፏል፤ መኪናው ከላይ ሻንጣ መያዣ አለው።

አንዲት ሴት በሆዷ ተኝታ ስፓ አገልግሎት ታገኛለች። ጀርባዋ ላይ አራት ጥቁር ክብ የሆኑ ትኩስ ድንጋዮች ተደርድረዋል። ጆሮዋ ላይ ሮዝ አበባ የተሰካ ሲሆን ትከሻዋ በነጭ ፎጣ ተሸፍኗል። አካባቢው ላይ ትናንሽ የአበባ ቅጠሎች ተበታትነዋል። የሕክምናው ስቱዲዮ ውስጡን ያሳይ።

ይህ ቀይ እና ቢጫ ቀለም ያለው ረዥም የከተማ አውቶቡስ ነው። በላዩ ላይ "አንበሳ" የሚል አርማ ይታያል። መንገዱ ላይ በሚሄድበት አካባቢ የከተማ ሕንጻዎች እና ሐውልቶች ይታያሉ። ይህ አውቶቡስ በኢትዮጵያ የትኛው ዋና ከተማ ውስጥ አገልግሎት ይሰጣል?

ሰማያዊ ሙሉ ልብስ እና ቡትስ የለበሰ ሰው ነጭ አምቡላንስ መኪናን በውሃ ጄት እየታጠበ ነው። መኪናው ጠንካራ ባለአራት ጎማ ተሽከርካሪ ሲሆን፣ ከላይ ቀይ እና ነጭ የአደጋ ብርሃን አለው።

ከብረት የተሰራ ጫፉ የሰላ ፒክ አክስ ወፍራም ድንጋይ ላይ ተደግፎአል። የእጀታው እንጨት ፈካ ያለ ቡናማ ነው። መጥረቢያው ጥቁር ቀለም አለው። ድንጋዩ ላይ አረንጓዴ ዕፀዋት ተክለዋል። አካባቢው ላይ ብዙ ሣር አብቅሏል። ድንጋዩ ትልቅና ጠጣር ነው።

ብዙ የዩኒቨርሲቲ ተመራቂ ተማሪዎች ቀይ እና ጥቁር ካባ እንዲሁም የአራት ማዕዘን ኮፍያ ለብሰው በትልቅ አዳራሽ ውስጥ በተደረደሩ ወንበሮች ላይ ተቀምጠዋል። ከተማሪዎቹ በስተጀርባ በሰማያዊ ጽሑፍ ያጌጠ ነጭ ባነር ይታያል። በአዳራሹ ውስጥ ብዙ ተመልካቾች በታላቅ ድምቀት ተሰብስበዋል።

አንድ ሰው ሰፋ ባለ የውሃ አካል ላይ በባህላዊ የቀርከሃ ጀልባ ውስጥ ተቀምጧል። ጥቁር ልብስና ሰማያዊ ኮፍያ ለብሶ በእንጨት መቅዘፊያ ጀልባውን እየቀዘፈ ነው። በርቀት አረንጓዴ ዛፎች ያሉት ደሴት በደንብ ይታያል። የአየር ሁኔታው እንዴት ነው?

የተለያየ ባህላዊና ሃይማኖታዊ አለባበስ የለበሱ አምስት አዋቂ ሰዎች አሉ ። ከግራ በኩል ያለችው ሴት ማይክሮፎን ይዛ ስትናገር ፣ ከመሀል ያሉት ደግሞ በባህላዊ የሻሽ ልብስ እና በቀይ የቄስ አልባሳት ለብሰዋል።

በነጭ ጠረጴዛ ላይ አንድ ጥቁር ትንሽ የፀሐይ ብርሃን (ሶላር) ፓናል አለ። ፓናሉ በሽቦ ከትልቅ ነጭ አምፖል መብራት ጋር ተያይዟል። መብራቱ የታጠፈ እና ብርሃን ለማንጠልጠያ የሚሆን የብረት ማጥመጃ አለው። ጥቁሩ ሽቦ በመሃል ላይ ተጠቅልሎ ተቀምጧል።

ባለ ሁለት ክፍል ስክሪን ላይ ስብሰባ ቀርቧል። በግራ በኩል አንድ ሰው ቀይ ጠረጴዛ ፊት ማይክራፎን ይዞ ይናገራል። በቀኝ በኩል ደግሞ ትልቅ አዳራሽ በሰው ተሞልቶአል። ተሰብሳቢዎቹ እየተከታተሉ ነው። በአዳራሹ የላይኛው ክፍል ቀይ እና ነጭ ባነሮች አሉ።

አንዲት ሞዴል በፋሽን ትርኢት መድረክ ላይ እየተራመደች ነው። ነጭና ረዥም ልብስ ለብሳለች፣ ከታች በኩል ቢጫ ባለመስመር ንድፍ አለው። አንገቷ ላይ ወፍራም ሐብል አለ። አረንጓዴ የፀሐይ መነጽር አድርጋ ባለ ብዙ ቀለም ቦርሳ ይዛለች።

በቀለማት ያሸበረቀ ባህላዊ ከበሮ (ድራም) ከነጭ ልብስ እና ቢጫ ሻሽ የለበሱ ሰዎች እግር አጠገብ ወለል ላይ ተቀምጧል። ከበሮው ቀይ ዳራ ያለው አበባና የእሳት እራት (ቢራቢሮ) ቅርጾች አሉት። ወለሉም አንጸባራቂ እና ጠፍጣፋ ነው። ምን ዓይነት አጋጣሚ ያመለክታሉ?

ሁለት ወጣት ሴቶች በነጭ የራስ ልብስ ተጠቅልለው ሻማ በእጃቸው ይዘው ፈገግ ብለዋል። በዙሪያቸው ያሉ ሌሎች ሰዎችም ሻማ ይዘው በአምልኮ ሥርዓት ውስጥ ይሳተፋሉ። የሻማው ብርሃን በሌሊት ዝግጅት ላይ የተደረገ ሃይማኖታዊ ክብረ በዓል መሆኑን ይጠቁማል።

በጣም የሚያምር ውብ የሆነ መኖሪያ ቤት ሲሆን ሁለት የመሬት ከፍታ ወደ ላይ ያለው እንዲሁም ደግሞ የሚያምር የመብራት ውህደት ያለው ሲሆን ትልልቅ ባለሀብቶች እንዲህ አይነት ቤቶችን ይገነባሉ!

ጥቁር መኪና በነጭና በቀይ አበባዎች ተሽቆጥቁጦ ለሠርግ ሥነ-ሥርዓት ተዘጋጅቷል፡፡ የአበባ ዐቃፊዎቹ በመኪናው የፊት ክፍልና በመስታወቱ ዙሪያ በሚያምር ሁኔታ ተሰቅለዋል፡፡ ይህም የመኪናውን ገጽታ ለየት ያለና ውበት የሞላበት አድርጎታል፡፡

ከውያ የተሰኘው በኤሌክትሪክ የሚሠራው የኤሌክትሮኒክስ መሳሪያ ሲሆን ከፍተኛ ሙቀት ስላለው ለልብስ መተኮሻነት የሚውል የቤት እቃ ነው። ካውያ ምን ምን አይነት ልብሶች ለመተኮስ የሚውለው?

የኢትዮጵያ ቡና ሥነ-ሥርዓት ወሳኝ አካል ነው ። አንድ ሰው በሲኒ ወይም በትንሽ የቡና ጽዋ ውስጥ ያለውን ቡና እየያዘ ነው ።

ከመሬት ተነቅሎ የወጣ የሽንኩርት ክምር ቀርቧል። ሥሮቹ ከታች ገና አፈር ያልለቀቁና ነጣ ያሉ ናቸው። ግንዶቹ ከስር ነጭ ሆነው ወደ ላይ በአረንጓዴ ቅጠሎች ይለያሉ። ሁሉም በአንድነት ሲደረደሩ ከታች ጠጠር የበዛበት መሬት ላይ ተቀምጠዋል።

አዲስና ደማቅ ሰማያዊ ቀለም ያለው የእጅ ጋሪ ቀርቧል። ጋሪው በግንባታ ወይም በእርሻ ስራ ላይ መገልገያ ነው። ትልቅ የሚሠራ ጎማ ከፊት ለፊት አለው። ጋሪው ለጥራትና ለስራ ጥንካሬ በሚያሳይ መልኩ በጥሩ ሁኔታ የተሰራ ነው።

ባለፈካ ቡኒ ቀለም ያለው የጎንደር ቤተመንግስት በጠራ ሰማይ ስር ይታያል። ግንቡ ክብ ቅርጽ ያላቸው ማማዎችና ባለ አራት ማዕዘን ምሽጎች አሉት፣ ከበስተጀርባውም አንድ ትልቅ ዛፍ አለ። ይህ ታሪካዊ ሕንፃ በየትኛው ንጉሠ ነገሥት ዘመን እንደተገነባ ይገመታል?

የማስታወቂያ ምስል "ኤሌሌታ" የተባለ የታሸገ የመጠጥ ውኃ ምርትን የሚያስተዋውቅ ነው። ይህ ውኃ ለደንበኞቹ የሚሰጠው የ50% ቅናሽ ስንት ሊትር ውኃ ሲገዙ ነው የሚሰራው?

ባሕላዊ ልብስ የለበሱ ብዙ ሰዎች በምሽት መድረክ ላይ ሲጨፍሩ እና ሲጫወቱ ይታያሉ። ሴቶቹ በቀይና ብርቱካናማ ቀሚስ እና ሰማያዊ ሹራብ የለበሱ ሲሆን፣ ወንዶቹ ደግሞ ቀይ ወይም ነጭ ልብስ አድርገዋል። ከበስተጀርባ በግድግዳው ላይ ስዕሎች ተሰቅለዋል።

ብዙ ፌርሙዞች በተለያዩ ቀለሞችና ቅርጾች ተደራርበው በአንድ ቡናማ መደርደሪያ ላይ ተቀምጠዋል። ከላይ በኩል አረንጓዴ፣ ከታች ደግሞ ወርቃማ፣ ሮዝ እና ቢጫ መያዣዎች ጎልተው አሉ።

የቢሮ ጠረጴዛን እና ወንበርን ከግራጫ ዳራ ጋር ያሳያል። ይህ ዘመናዊ እና ትልቅ ጠረጴዛ ለመሥሪያ ቤት ዋና ሥራ አስፈፃሚዎች ተስማሚ ይሆን?

ከበሬዎች አዉድማ ላይ በበሬ ጤፍ እየወቁ ወይም እያበራዩ ነዉ። አዉድማዉ ላይ ሁለት ሰዎች በሬዎችን ያዞራል። ቀሪ ሰባት ሰዎች የሚወቃዉን ጤፍ በመንሽ ያገላብጣሉ። ከአዉድማዉ ዳር ላይ አራት የጤፍ ክምር ይገኛል።

ከጎኖቹ ደግሞ ሁለት ተጨማሪ ትናንሽ የብረት ማሰሮዎች (ጃሮች) ከተነቃይ ጥቁር ክዳኖች ጋር ተቀምጠዋል። ይህ ዓይነቱ የኤሌክትሪክ መፍጫ በኢትዮጵያ ወጥ ቤት ውስጥ ምን ዓይነት ምግቦችን ወይም ቅመሞችን ለመፍጨት ሊያገለግል ይችላል?

በተጨናነቀ የገበያ መንገድ ዳር ላይ የሰዎች እንቅስቃሴ ይታያል፤ ሴቶች በተለያዩ ደማቅ ቀለማት የተሠሩ ባህላዊ አልባሳት ለብሰው ፍራፍሬዎችን ይሸጣሉ፣ አውቶቡስ እና ሌሎች መኪኖችም መንገድ ላይ ይጓዛሉ። ይህ የከተማ ትዕይንት የንግድ እንቅስቃሴ ምን ያህል ከፍተኛ እንደሆነ ያሳያል?

የትራፊክ የፖሊስ አባላት በስብሰባ አዳራሽ ዉስጥ የስራ የደንብ ልብሳቸዉን ለብሰዉ ወንበር ላይ ተቀምጠዋል። የደንብ ልብሳቸዉ ሰማያዊ ነዉ። ሦስት የትራፊክ ፖሊሶች ነጭና ጥቁር ቆባቸዉን ከወንበሩ ፊት አስቀምጠዋል።

ከፍ ያለ ክምር የሆነ ቡናማ ካርቶን ሳጥኖች በክፍት ቦታ ላይ ተደርድረዋል። በአንዱ ሳጥን ላይ የእንግሊዝ ባንዲራ ሲታይ፣ በሌላኛው ላይ ቀይ መስቀል ያለበት ሳጥን አለ። ከታች በቀኝ በኩል አንዲት ሴት ዜና እየዘገበች ነው።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት ነው። አራት ዲያቆናትና ካህናት ከጨለማ ዋሻ ውስጥ ወይም ከድንጋይ ውቅር መግቢያ ሲወጡ ነው። የሚያብረቀርቅ የወርቅ ልብስ ለብሰዋል፤ አንዱ ቀይና ቢጫ ጃንጥላ ይዟል፤ ሌላው ወርቃማ መስቀል ተሸክሟል።

አንድ ሰራተኛ ሰማያዊ ልብስ ለብሶና ነጭ ጓንት አድርጎ ውሃ የያዙ የፕላስቲክ ጀሪካኖችን በአንድ ግቢ ውስጥ ሲያነሳ ይታያል። ወለሉ ሲሚንቶ ሲሆን የቤቱ መግቢያ በር ሰማያዊ ቀለም አለው። ይህ ሰው የትኛው የአገልግሎት ዘርፍ ሰራተኛ ይመስላል?

እነዚህ አረንጓዴ የካክተስ ቅጠሎች ከግራ ወደ ታች አሉ። ቅጠሎቹ ላይ ትናንሽ ቢጫ እሾኾች አሉ። በቀኝ በኩል ብርቱካናማ ቀለም ያላቸውና በቢጫ እሾኾች የተሞሉ ፍሬዎች አሉ። የፍራፍሬዎቹ ቅርፅ ክብ ሲሆን በዛፉ ላይ ተንጠልጥለዋል። ይሀም ቁልቋል ይባላል፡፡

ሁለት ፎቅ ያለው ትልቅ የግንባታ ላይ ሕንፃ ከታች በኩል በድንጋይ የተሠራ ግድግዳ አለው። ሕንጻው በሰማያዊ ጣራ የተሸፈነ ሲሆን ከፊት ያሉት ምሰሶዎች አሁንም በግንባታ ላይ ይገኛሉ። ይህ ህንፃ ለየትኛው ዓላማ ሊውል ይችላል?

ከቤት ውጭ ባለ ሜዳ ላይ ሦስት ሰዎች በቀይ ቀለም ያለው የማጨጃ ማሽን በመጠቀም ምርት እየሰበሰቡ ነው። በአካባቢው የተከመረ ደረቅ ገለባ አለ። ማሽኑ የትኛውን የእህል ዓይነት ለማጨድ ያገለግላል?

የአትክልት ውጤቶች በሰማያዊ ጨርቅ ላይ በፀሐይ ላይ ተዘርግተው ። የተቆለሉ ድንች፣ ጎመን፣ ካሮት እና አረንጓዴ ቃሪያዎች ለመሸጥ ተዘጋጅተዋል። ካሮቶቹና ቃሪያዎቹ ከፊሎቹ በፕላስቲክ ከረጢት ውስጥ ተቀምጠዋል።

ባህላዊ የኢትዮጵያ ልብስ የለበሱ ሴቶች መሬት የማልማት ሥራ ይሰራሉ። ሁለት ሴቶች የሸፈኑትን መሬት በዱላ በመጠቀም ይቆፍራሉ። የተቆፈረው ጉድጓድ ሰፊና ረዥም ነው። ከበስተጀርባ ሌሎች ሰዎችና ጥቅጥቅ ያሉ ዛፎች አሉ። ሰማዩ ንፁህና ደመናማ ነው።

ፈገግ ያለ አንድ ትንሽ ልጅ ትምህርት ቤት ውስጥ ወንበርና ጠረጴዛ ላይ ተቀምጧል። ደማቅ ቢጫ ቀለም ያለው ቲ-ሸርት ለብሶ ነው። ቀኝ አውራ ጣቱን ወደ ላይ ከፍ አድርጎ "ጥሩ" የሚል ምልክት ሰጥቷል። ከበስተጀርባ ሌሎች ልጆች በተመሳሳይ ዩኒፎርም አጠገቡ አሉ።

ይህ ሰፋ ያለ የአትክልት እርሻ ያሳያል። ትናንሽ አረንጓዴ ችግኞች በቀይ አፈር ላይ ረድፍ በመያዝ የተተከሉ ሲሆን፣ ይህም ለዓይን የሚስብ ቅደም ተከተል ፈጥሯል። በርቀት ደግሞ ነጭ ህንጻ እና ጭጋጋማ ሰማይ ይታያል።

ጠርሙሱ የዶቭ ሻምፖ ምርት ነው። በተለይ ለፀጉር ቀለም ጥበቃ የሚውል ሲሆን ከሰልፌቶች ነፃ ነው። መጠኑ 12 ፈሳሽ አውንስ ወይም 355 ሚሊሊትር ነው። ምርቱ ለፀጉር ሕይወት ይሰጣል። የዶቭ ምርቶች በአገራችን ገበያ ምን ያህል ተፈላጊ ናቸው?

ትልቅ አዳራሽ ውስጥ ብዙ ሰዎች ተሰብስበው በመድረኩ ላይ የሚታየውን ትልቅ የቪዲዮ ማያ ገጽ እየተመለከቱ ነው። ይህ ስብሰባ ምን ዓይነት ዓለም አቀፍ ወይም አገር አቀፍ መድረክ ሊሆን ይችላል?

ከቤት ውጪ ክፍት በሆነ ቦታ ላይ የተጨናነቀ የገበያ ትዕይንት ይታያል። በርካታ ሰዎች እቃዎቻቸውን መሬት ላይ ዘርግተው ሲሸጡ ወይም ሲገዙ ነው። ሻጮችና ገዥዎች በብዛት አሉ።

አንድ ዘመናዊ የከተማ ፓርክና ከበስተጀርባ ረዣዥም ሕንፃዎች ቀርበዋል። ከፊት ለፊት ባለው ሰፊ የእንጨት በረንዳ ላይ የመስታወት አጥር ተተክሏል። መሃል ላይ አንድ ትልቅ ሰው ሠራሽ ኩሬና ፏፏቴ አሉ። በአረንጓዴው ፓርክ ውስጥ የእግረኛ መንገዶችና ትናንሽ ዛፎች ይታያሉ።

ደማቅ ቀለም ያለው የፍራፍሬ መደብር ይታያል። በግንባሩ ላይ ብዙ ሐብሐቦች ተከምረዋል። በጎኖቹ ደግሞ ሙዞች በብዛት ተሰቅለዋል። በመደብሩ ውስጥ የተለያዩ ሌሎች ፍራፍሬዎችና የታሸጉ ምርቶች በብዛት ተደርድረው ይገኛሉ።

አንድ ክፍል በሰማያዊ፣ ነጭ እና ወርቃማ ፊኛዎች እና አበቦች ያጌጠ ነው። መብራቶች ያሉት ክብ ቅርጽ ያለው ማስጌጫ መሀል ላይ አለ። ከታች በስተግራ በኩል የአንድ ልጅ ምስል ያለው ፍሬም አለ። ይህ ጌጥ ለልደት በዓል የተዘጋጀ ነው?

ኃይለኛ ቡናማ ቀለም ያለው የውሃ ፍሰት በትልቅ ፏፏቴ ላይ ይወርዳል። ፏፏቴው በለምለም አረንጓዴ ተክሎችና አድማስ ላይ ባሉ ተራሮች ተከብቧል። ይህ ፏፏቴ በየትኛው ወንዝ ላይ ይገኛል?

ሰፋ ያለ መደርደሪያ በተለያዩ የደረቀ ፓስታ (ፓስታ) ፓኬጆች ተሞልቷል ። ፓስታዎቹ በፕላስቲክ ተጠቅልለው በአቀባዊና በአግድም ተደርድረዋል ። ብዙዎቹ የፕሪሞ (ፕሪሞ) የምርት ስም አርማን ይዘዋል። የፓስታ ዋናው ንጥረ ነገር ምንድን ነው?

ጥቁር ሰማያዊና አረንጓዴ፣ ነጭ የጨርቅ ልብስ ለብሰው፣ ባንድራ መሰል ሻርፕ ያደረጉ ሰዎች የሃይማኖታዊ ሥነ ስርዓት አካል ሆነው በሰዎች መካከል በበሩ ይወጣሉ። ይህ ሃይማኖታዊ ሥነ ሥርዓት የትኛውን የኢትዮጵያ በዓል ይወክላል?

በገበያ ላይ የተደረደሩ ብዙ ዓይነት ፍራፍሬዎችን ያሳያል። ማንጎ፣ ብርቱካን፣ ሙዝ፣ አቮካዶ እና አናናስ በብዛት ታይተዋል። ፍራፍሬዎቹ ትኩስና ለመግዛት ዝግጁ ናቸው። ይህ ፍራፍሬ ለጤና አስፈላጊ ነው?

የታዋቂውን ንጉሠ ነገሥት ቴዎድሮስን ምስል የሚያሳይ ነው። ንጉሡ ጥቁር ሹርባ ፀጉርና ጢም አላቸው፤ ነጭ ሻሽ ጭንቅላታቸው አስረዋል። ቀይና ወርቃማ ቀለም ባለው የልብሳቸው ክፍል ላይ ነጭ ጋቢ ተደራቢ አድርገዋል።

ደማቅ አረንጓዴ ቅጠሎችና ቱቦ ቅርጽ ያላቸው ሐምራዊ-ሮዝ አበባዎችን ። አበባዎቹ በአበባ ጉንጉን የተደረደሩ ሲሆን ያልበቀሉ አበቦች ጫፎቻቸው ብርቱካናማ ቀለም አላቸው። በቅጠሎቹ ላይ የሚገኙት የብርሃን ነጸብራቆች የጠራ ብርሃንን ይጠቁማሉ።

ሰባት ወንዶችንና አንድ አህያ በጠራራ ስፍራ ላይ አሉ። ሶስት ወንዶች በትከሻቸው ላይ ትልልቅ ክብ የሸክላ ማድጋዎችን ተሸክመዋል። አንድ ወጣት በአህያ ላይ ተቀምጧል። ሌላኛው ደግሞ ረጅም የእንጨት ዘለላ ተሸክሟል።

በቴሌቪዥን ዜና ላይ የተላለፈ ቃለ ምልልስ ነው። አንዲት ሴት የገበሬ ልብስ ለብሳና መሳሪያ ይዛ በካሜራ ፊት ትናገራለች። ከበስተጀርባዋ ብዙ ሰዎች በገጠር በሚመስል ስፍራ ቀርበዋል። ሥዕሉ የዜና አቅራቢ ምልክት ቋንቋም ተጠቅሟል።

ሙሉ በሙሉ ከአለት ተፈልፍሎ የተሰራች ቤተክርስቲያን በዙሪያዋ በረባ በሆነ መሬት የተከበበች ናት። በአርኪቴክቸሩ ጥግግት ያላት ይህች ጥንታዊ ሕንፃ በከፊል ወደ አፈር ውስጥ ሰጥማለች። ከበስተጀርባ አፈርና አረንጓዴነት አለ፤ እንዲህ ያለውን ሥራ የሠሩት እነማን ናቸው?

ደማቅ ሰማያዊ ዳራ ላይ የዳሽን ባንክ አርማ እና ስም ተጽፏል። በሶስት ማዕዘን ቅርጽ ውስጥ 'db' የሚሉ ፊደላት ሲኖሩ፣ ከታች ደግሞ 'ዳሽን ባንክ' የሚል የአማርኛ ጽሑፍ ይገኛል።

ዘመናዊ እና ቀላል ግራጫ ሶፋ በደንብ በተቀረጸ ክፍል ውስጥ ይገኛል። የእንጨት እጆች ያሉት ሶፋው የጎን ኪስ ያለው ለስላሳ መቀመጫ አለው። በሶፋው እጀታዎች ላይ ያሉት የጎን ኪሶች ምን ዓይነት ጠቃሚ አጠቃቀም ሊኖራቸው ይችላል?

ረዣዥም ቅጠሎችና ፈካ ያለ አረንጓዴ የሆኑ የጥራጥሬ ጭንቅላቶች ያሉት ሣር ያሳያል። የሰብሉ ራሶች በነፋስ የሚወዛወዙ ይመስላል። አካባቢው በአረንጓዴነት ተሞልቷል። ይህ ሣር ለምግብነት ይውላል?

የተለያየ ቀለም ያላቸው ሽፍን የወንድ ጫማዎች በመደብ በመደባቸው ሆነው ተለያይተው ተቀምጠዋል። እነዚህ ጫማዎች የተቀመጡት ከመስታወት ከተሰራ ቅንጡ ማስቀመጫዎች ላይ ነው። እነዚህ ጫማዎች የት ቦታ ላይ ይሸጣሉ?

ትልቅ ሳህን ላይ የተቀመጠ እንጀራንና ቀይ ወጥ ያሳያል። ወጡ በእንጀራው መሃል ላይ ተደርጎ፣ አንዲት ሙሉ አረንጓዴ ቃሪያ አስጌጣዋለች። ከላይ ደግሞ ተጨማሪ ወጥ በብረት ድስት አለ። ምግቡ ጣፋጭ ነው?

ሁለት ገበሬዎች ረጅም ረድፍ ባለው በእርጥብ እርሻ ውስጥ ሲተክሉ ያሳያል። ገበሬዎቹ ፈዛዛ አረንጓዴና ቡናማ ልብሶች ለብሰው፣ በአፈር ክምር መካከል በሚፈስስ ውኃ ውስጥ ይቆማሉ። እያንዳንዳቸው አረንጓዴ ችግኝ ይዘው ወደ መሬቱ ጎንበስ ብለዋል።

ባለ ቢጫ የንግድ ማስታወቂያ ሰሌዳ የተለያዩ ተሽከርካሪዎችንና የመኖሪያ ቤትን ያስተዋውቃል። ማስታወቂያው የሞተር ብስክሌቶችን፣ የስፖርት መገልገያ መኪናዎችንና የጭነት ቫን ተሽከርካሪዎችን ያሳያል። በተጨማሪም የቤት ዲዛይኖችና አነስተኛ መኪና ቀርበዋል; ለሁሉም እቃዎች የቅናሽ መጠን አንድ ነው?

ሴትየዋ ጥቁር ፀጉሯን ወደ ኋላ ሰብስባ ጠቅልላለች። የለበሰችው ልብስ ትልቅና ከትከሻዋ ላይ የወረደ ግራጫ ጨርቅ ወይም ካባ ነው። በጆሮዋ ላይ ረጅም፣ የተንጠለጠለ የጆሮ ጌጥ ለብሳለች።

ባህላዊ የኢትዮጵያ ልብስ የለበሱ ዘፋኞች በክፍል ውስጥ መድረክ ላይ ሲጨፍሩ ይታያል። ወንዶቹና ሴቶቹ በተቀመጡ ተመልካቾች ፊት መሃል ላይ ይቆማሉ። የመድረኩ ከበስተጀርባ በሥዕሎች ያጌጠ ግድግዳ አለው፡፡

ሴትየዋ ረጅም ጥቁር ፀጉር ያላት ሲሆን፣ የዓይን መነፅር አድርጋለች። ጥቁር ጃኬት እና ሮዝ ቀለም ያለው ልብስ ለብሳለች። ከፊት ለፊቷ ሁለት ማይክሮፎኖች ወደ እርሷ ዘንበል ብለው አሉ።

ሰማያዊ ሰማይ በስተጀርባ በተንጠለጠሉ የአንድ ዛፍ ቅርንጫፎች ላይ ትኩረት አድርጓል። ቅርንጫፎቹ አረንጓዴ ቅጠሎችና ቡናማና ቀይ የሆኑ የወይን ዘለላ የሚመስሉ ፍሬዎች አሏቸው።

ረጃጅም እና ሐምራዊ ቀለም ያላቸው የሸንኮራ አገዳ ግንዶች በአረንጓዴ ቅጠሎችና በአረም መካከል ቀጥ ብለው ይቆማሉ። ግንዶቹ ለሽያጭ የተዘጋጁ ትኩስ ግብርና ምርቶች ይመስላሉ። ሸንኮራ አገዳው በኢትዮጵያ በብዛት የሚበቅለው የትኛው አካባቢ ነው?

ለአካል ብቃት እንቅስቃሴ የሚያገለግሉ ብዙ ማሽኖች በጂም ውስጥ ተቀምጠዋል። ወለሉ በቀይ፣ ሰማያዊና አረንጓዴ ምንጣፎች የተሸፈነ ነው። ግድግዳው ላይ የጠንካራ ሰዎች ምስሎች ተለጥፈዋል። ዱምበሎችም ተቀምጠዋል።

ዳገታማ በሆነ ኮረብታ ላይ የአፈር መሸርሸርን ለመከላከል የድንጋይ ግድግዳዎች ያሏቸው የእርከን ቅርጽ ያላቸው የእርሻ ቦታዎች ተሠርተዋል። አፈሩ ደረቅ እና ለመዝራት ተዘጋጅቷል። በሩቁ ኮረብታዎች ላይ ትናንሽ መንደሮች አሉ።

ሰፋ ያለ እይታ ያለው የከተማ ገጽታ። ከፊት ለፊቱ ጥቅጥቅ ያሉ አረንጓዴ ዛፎች አሉ። ከዛፎቹ ጀርባ የዘመናዊ የኬብል ድልድይ እና የግንባታ ክሬኖች እንዲሁም በርካታ ነጭ ሕንፃዎች ይታያሉ። በስተጀርባ ትልቅና ግራጫማ ተራራ ይገኛል።

ይህ የዜና ማስታወቂያ "ሰበር ዜና" የሚል ቀይ ጽሑፍ አለው። ፊደሎቹ ትልቅና ደማቅ ቀይ ቀለም አላቸው። ከታች ባለው ቀይ ባንድ ላይ ዜናው በአማርኛ ጽሑፍ ተቀምጧል። የቪዲዮው ዳራ ሰማያዊ ሲሆን ብርሃንና ጥላዎችን አዋህዷል።

የጀላዳ ዝንጀሮዎች ቡድን በአረንጓዴ ተራራ ጫፍ ላይ ተቀምጧል። ዝንጀሮዎቹ ቡናማ ጸጉር ያላቸው ሲሆኑ አንዳንዶቹ ደግሞ አንዱ የሌላውን ጸጉር ይፈልጋሉ። ነጭ ደመናዎች ከታች ሆነው ሰማያዊውን ሰማይ ይነካሉ።

ቤቱ ጥቂት ትናንሽ መስኮቶች ያሉት ሲሆን የሰማዩ ሰማያዊ ቀለም ከነጭ ደመናዎች ጋር ተዋህዷል። ዙሪያው በለመለሙ ዛፎች እና ቁጥቋጦዎች የተከበበ ነው። ይህ ዓይነቱ ባህላዊ ቤት በተለምዶ በየትኛው የኢትዮጵያ ክልል ይገኛል?

ይህ ምስል ብዙ ሴቶችና ሕፃናት ወረፋ ይዘው ያሳያል። ከስብስቡ መካከል ቀይ መስቀል ምልክት ያለው ጃኬት የለበሰ ሰብዓዊ እርዳታ ሰጪ ይታያል። ይህ ትዕይንት የሰብዓዊ ዕርዳታ አስፈላጊነትን በኢትዮጵያ ውስጥ ምን ያህል ያሳያል?

አንድ ረድፍ ወጣት ሴቶች የኢትዮጵያ ሰንደቅ ዓላማን በያዙበት ብሔራዊና መንፈሳዊ ልብሶችን ለብሰው ሰልፍ ላይ ናቸው። ቀይ ምንጣፍ ላይ ቆመዋል፤ ከኋላቸው ህንፃና ብዙ ሰዎች አሉ።

ሁለት ፈረሶች በከተማ አካባቢ ቆመው ይታያሉ። የፊት ለፊቱ ጥቁር ፈረስ በቀለማት ያሸበረቀ፣ አንበሳ ምስል ያለበት ኮርቻ ደርቦለታልሁለቱም ፈረሶች ሙሉ ልጓም አላቸው፤ ፈረሶቹ በእርግጥ ለማን እና ለምን አገልግሎት ሊውሉ ነው?

በድንጋይ ንጣፍ ላይ፣ በቀላል ሸራ ስር የተዘረጋ የስፌት ማሽን ያሳያል። ይህ ቀላል የውጪ ስራ ቦታ በዋናነት ምን ዓይነት የስፌት አገልግሎት ይሰጣል?

የገጠር ምስል፣ በደረቅ የሰብል እርሻ ላይ ተቀምጠው ሥራ የሚሰሩ ሰዎችን ያሳያል። ስምንት የሚሆኑ ሰዎች ፍም መሰል የሆኑ ቅጠሎችን በመሰብሰብ ላይ ናቸው። ሁሉም የገበሬ ልብስ ለብሰዋል። እርሻው የትኛውን ሰብል ያመርታል?

በጥሩ ብርሃን የተሞላ ሰፊ አዳራሽ በገለባ የተሰራ ጣሪያ አለው። ብዙ ሰዎች ከእንጨት በተሠሩ ወንበሮችና ጠረጴዛዎች ፊት ለፊት ተቀምጠው ይታያሉ። ከበስተጀርባ በግድግዳው ላይ ትልቅ የገጠር መልክዓ ምድር ሥዕል እና የመድረክ ቦታ ይገኛል።

አንድ የኤሌክትሪክ ባለሙያ የማተሚያ ማሽኖች ከፋፍቶ እየጠገነ ይገኛል እንደዚሁ በዋጋቸው ውድ የሆኑ የማተሚያ ማሽኖች ሲሆኑ አብዛኛው ጊዜ በመንግስት መስሪያ ቤቶች ላይ ይቀመጣል ።

መኪናዎቹ ቀይ ብርሃን (ሳይረን) በጣሪያቸው ላይ የተገጠመላቸው ሲሆን፣ የመጀመሪያው መኪና በግልጽ ቀርቧል። መኪናው ረዥም ጥቁር ቱቦ ከፊት ለፊት አለው። እነዚህ መኪናዎች የፖሊስ፣ የአምቡላንስ ወይስ የሌላ አገልግሎት ሊሆኑ ነው?

አምስት ወጣት ሴቶች በቅንጡ ሶፋ ላይ ተቀምጠዋል። ባህላዊ የሚመስሉ ነጫጭ ልብሶችን ከዘመናዊ ስፖርታዊ ጫማዎች ጋር አዋህደው ለብሰዋል። ከኋላቸው የሚያምር መጋረጃ አለ።

ይህ ዘመናዊ ሕንፃ ውጭ ሁለት የመስታወት ማንሻዎችን አሉት። አሳንሰሮቹ በኮንክሪት ግንብ ላይ ተገጥመዋል። አንደኛው ውስጥ የቆመ ሰው አመለካከቱ ዙሪያውን በደንብ መመልከት ያስችላል። እነዚህ የመስታወት ማንሻዎች የትኞቹ ከተሞች ላይ በብዛት ተሠርተዋል?

ቡናማ እና ነጭ ቀለም ያለው ፍየል በአረንጓዴ ሜዳ ውስጥ በዛፍ ግንድ ላይ ቆሟል። ቀንዱ ወደ ኋላ ዞሯል, ጅራቱም ወደ ላይ ተጠቁሟል። ፍየሉ ወደ ቀኝ አቅጣጫ እየተመለከተ አፉ ከፍቷል። ይህ ፍየል የቤት እንስሳ ነው ወይስ የዱር?

ዘመናዊና ትልቅ የአልባሳት ማስቀመጫ ቁምሳጥን ነው ። ቁምሳጥኑ ነጭና ቡናማ ቀለሞችን አቀናጅቶ የተሰራ ነው ። በማዕከሉ ክፍት መደርደሪያዎች እና መሳቢያዎች አሉት። ወለሉ የእንጨት ፓርኬት ሲሆን ክፍሉ ንጹሕ እና የተስተካከለ ነው።

ባህላዊ የሻይ ወይም የቡና ማቅረቢያ መድረክ ተዘጋጅቷል። በስተጀርባ ጥቁር አረንጓዴ መጋረጃ ሲሆን በነጭ አበባዎች እና ተክሎች ተከቧል። በማዕከላዊው ክፍል ረዥም የነጭ ሻማዎች በርተዋል። ከፊት ለፊት ቡና ማቅረቢያ ጀበናዎች፣ የራት እቃ ማስቀመጫ እና ሌሎች የእጅ ጥበብ ስራዎች ተቀምጠዋል።

አዲስ አበባ ውስጥ መኪናዎች በሰፊ ክብ የመንገድ መጋጠሚያና በዋሻ ያልፋሉ። ረጃጅም እና ዘመናዊ ሕንፃዎች ከተማዋን ከመሃል ከበዋል። ክብ ቅርጽ ያለው መንገድ ውስጡ በአረንጓዴ ሳር አሸብርቋል።

ሶማሊያ፣ ቱርክ እና ኢትዮጵያ የየአገራቸውን ባንዲራዎች በስተጀርባ አስቀምጠዋል። ሦስቱ መሪዎች ለጋራ መግለጫ በጠረጴዛ ተቀምጠዋል። ጠቅላይ ሚኒስትር አብይ አህመድ እና የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በመሃል ቦታ ወስደዋል።

የሳኒታሪ ዕቃዎች በመደብር መደርደሪያዎች ላይ ተደራርበው ተቀምጠዋል። ሳጥኖቹ ጥቁር ቀለም ያላቸው ሲሆን፣ በላያቸው ላይ ነጭ እና ብርማ ቅጦች አሉ። የመደርደሪያዎቹ ይዘት የተለያዩ የንጽህና ወረቀት ምርቶች ናቸው፡፡

አንድ ሰው ሌላ ሰው የጥፍር እንክብካቤ የሚያደርግለት ሲሆን፣ በግራ እጅ ከተያዘው መፍለጫ ጋር ጥፍሩን እየሠራ ነው። ሁለቱም እጆች በቅርብ ርቀት ላይ ያተኮሩ ሲሆን፣ ጥፍሮቹ ያልተቀቡ ናቸው። ይህ የጥፍር እንክብካቤ አሰራር የትኛው ዓይነት አገልግሎት ይባላል?

ለምለም የገጠር መልክዓ ምድር ያሳያል። ከፊት ለፊት በነፋስ የሚወዛወዝ የበሰለ የሰብል (እህል) እርሻ አለ። ከኋላ በኩል ደግሞ ረጃጅም አረንጓዴ ኮረብታዎችና ሸለቆዎች በሩቅ ጭጋጋማ ሆነው ይታያሉ።

ብዙ ሰዎች በጥምቀት በዓል አከባበር ላይ በተሞላ ገንዳ አጠገብ ተሰብስበዋል። አብዛኞቹ ነጭ ባህላዊ ልብስ ለብሰዋል። አንድ ሰው ከገንዳው ውሃ በልዩ ቱቦ እየረጨ ሲሆን ውሃው ወደ ሰዎች ይደርሳል። ህፃናትና ጎልማሶች በዙሪያው በደስታ ይሳተፋሉ።

ከወርቅ እና ከዕንቁ የተሰሩ አስራ ሁለት ጥንድ የፋሽን የጆሮ ጌጦች በነጭ ካርድ ላይ ተሰክተዏል። ካርዱም የፋሽን የጆሮ ጌጦች የሚል ጽሑፍ አለው።

አንዳንድ የመኪና ጎማዎችና ጥገና የሚያገለግሉ ዊንችዎች በምስል ቀርበዋል። የዊንችዎቹ ቅርፅና ቀለም ለተለያዩ የጥገና ሥራዎች ልዩነት አላቸው። እነዚህ የመኪና ጎማዎች በየትኛው የኢትዮጵያ ገበያ ቀርበው ይሸጣሉ?

አንድ እጅ በበርካታ ቀይ ሽንኩርቶች ላይ ተደግፎ አራት ትላልቅ ቀይ ሽንኩርቶችን ከፍ አድርጎ ይዟል። ከበስተጀርባ ብዙ ቀይ ሽንኩርቶች በሰፊ ቦታ ላይ ተዘርግተዋል።

ትልቅ ቁጥር ያለው ምእመናን በጥንታዊ መስቀል ቅርጽ ባለው የቅዱስ ጊዮርጊስ ቤተ-ክርስቲያን ዙሪያ ተሰብስበው ይታያሉ። ብዙዎቹ ሰዎች ከፀሐይ ለመከላከል ጃንጥላዎች ይዘዋል። ይህ የመሰሉ ታሪካዊ ቦታዎች ለሀገሪቱ የቱሪዝም ልማት ምን ያህል ወሳኝ ናቸው?

አንድ ያማረ የባህል የዝግጅት መድረክ በቅርብ ቀርቧል። መድረኩ በነጭና ሮዝ አበቦች ግድግዳ ያጌጠ ሲሆን፣ በመሃል የኢትዮጵያ ቅርጫቶች እና የብረት አክሊል ተሰቅለዋል።

በተለየ ሁኔታ የተገነባው ሕንፃ የጥቁር ግራንድ ፒያኖ እና ትልቅ የብርጭቆ ቫዮሊን ቅርፅ አለው። ፒያኖው የተነጠፈ ሲሆን ቫዮሊኑ ሙሉ በሙሉ ግልጽ ነው። ከታች ባለው ክፍት ቦታ ሁለት ሰዎችና ሞተር ብስክሌት አሉ።

አረንጓዴ ቢጫ ቀይ የሆነ የኢትዮጵያ ባንዲራ ሲሆን ከዘመን ዘመን ሳይለዋወጥ የመጣ የሰንደቅ አላማ አይነት ነው ይህ ሰንደቅ ዓላማ ።የሶስቱ ቀለማት ትርጉም ምንድነው?

ጥራት ባለው ሰራሚክ ወለል ላይ አንጸባራቂ ነጭ ሶፋ ተቀምጧል፡፡ በመደብሩ ውስጥ በግድግዳዎች ላይ በርካታ የቴሌቪዥንና የድምፅ ማጫወቻ መሣሪያዎች ተሰቅለዋል፡፡ መደብሩ የተደራጀና ንፁህ ሆኖ በቂ ብርሃን አለው፡፡

ሙቅ የሎሚና የዝንጅብል ሻይ በብርጭቆ ተቀምጧል፤ ከጎኑ ማርና ተጨማሪ የሎሚና ዝንጅብል ቁርጥራጮች አሉ። ይህ መጠጥ ለጉንፋንና ለፍሉ ምን ዓይነት ጥቅሞች አሉት?

አንድ እጅ እርሳስ በመጠቀም በተከታታይ በተደረደሩ ክብ አማራጮች ላይ ምልክት እያደረገ ነው። እያንዳንዱ ጥያቄ ከቁጥር ጋር አራት የምርጫ ፊደሎችን (A፣ B፣ C፣ D) አለው። ተፈታኙ እየመለሰ ያለው የፈተና ዓይነት ምንድን ነው?

ባሕላዊ የጀልባ ስራ ወይም ማረፊያ የሚመስል ትዕይንትአለ። በርካታ በደረቅ ሸምበቆ ወይም ፓፒረስ ከተሠሩ የሚመስሉ ረዣዥም ጀልባዎች ወይም ታንኳዎች በድንጋያማ የውሃ ዳርቻ ላይ ተደርድረዋል።

ሠራተኞች ትላልቅ ግንድዎችን በማሽን ሰንሰለት ላይ ለማስኬድ ይሠራሉ። ሰንሰለቱ እንጨቱን ወደ መቁረጫ ማሺን ያደርሳል። ሰዎቹ ግንድዎቹን በመምራት ምርታማነትን ለማሳደግ ይጣጣራሉ ። ሥራው የኢንዱስትሪውን የዕለት ተዕለት አካሄድ ይገልጻል።

ብርቱካናማ ጃኬት የለበሰና ጥቁር የፀሐይ መነጽር ያደረገ ሰው በክብ ክፈፍ ውስጥ ተቀርጿል። ይህ ሰው ዶክተር ጠቅላይ ሚኒስተር አብይ አህመድ ይባላሉ። ከጀርባው ከብዙ ነጭና ዘመናዊ ሕንፃዎች ያለው ረጅም መስመሮች አሉ። ከስር በሰማያዊ ዳራ ላይ በአማርኛ ጽሑፍ ተጽፎአል።

መስቀል የያዙ ብጽዑ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ አባት እና ከአጠገባቸው ዲያቆን ጥላ ይዞላቸው በሚዲያዎች ፊት ንግግር ያደርጋሉ። ከኋላ ያሉት የመንግስት ባለሥልጣናት ስማቸው ተናገሩ?

ረዣዥም ዛፎችና ሰማያዊ ውሃ ያለበትን ውብ ተፈጥሮአዊ ገጽታ ነው። የዛፎች ረድፍ ከኮረብታው አናት ላይ እንደ ዘውድ ተሰልፈው ቆመዋል። ጥቁር አረንጓዴ ቅጠሎቻቸው በንፁህ ውሃው ላይ ያንፀባርቃሉ። ውኃው የሰማዩን ብርሃን የሚያሳይ ረጋ ያለ ማራኪ የተፈጥሮ ትዕይንት ፈጥሯል።

ባለ ጅራት አጥቢ እንስሳ በድንጋይ ላይ ቆሟል። እንስሳው ከርከሮ የሚባል ሆኖ፣ ሰውነቱ ግራጫማ ቡኒ ነው። ረዥም ነጭ ጅራት አለው። ከፊቱ ወደ ላይ ቀና ብሎ ያያል። ፀሐይ ድንጋዮቹን ያበራቸዋል። እንስሳው ከተፈጥሮ ጋር ተዋህዷል። የተረጋጋ አቋም አለው።

ትልቁ የመስቀል ቅርጽ ያለው የብር መስቀል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥበብን ያንጸባርቃል። ከጎን በኩል ያሉ ክንዶች መላዕክትንና ቅዱሳንን ያሳያሉ፤ ይህ መንፈሳዊ ቅርጽ በየትኛው ዘመን ተሠራ ይሆን?

ከታች የታየው ባለብዙ ፎቅ ቤተ-ክርስቲያን ከቀይ ዐለት ተቀርጿል። ቤተ-ክርስቲያኑ ጥልቅ ጉድጓድ ውስጥ ሲገኝ፣ በውስጡ ወደ ዋናው መግቢያ የሚወስዱ ደረጃዎች አሉ። በሩ አጠገብ ነጭ ልብስ የለበሰ ሰው ተቀምጧል። ግድግዳዎቹ በአረንጓዴ ዕፅዋት የተሸፈኑ ናቸው።

የፀሐይ ብርሃን ፊቱ ላይ ይወድቃል። በምስሉ ላይ የሚታየው ይህ ልዩ የፀጉር አሠራር እና ልብስ የኢትዮጵያ የትኛውን ብሔር ወይም የባህል ቡድን ሊወክል ይችላል?

ጠርሙሱ ነጭ ሲሆን፣ የዶቭአርማ ወርቃማ ወፍ እና የሚለው ቃል በላቲን ፊደል አናት ላይ ተጽፏልየጠርሙሱ ክዳን ሮዝ/ሐምራዊ ቀለም አለው። መሃል ላይ ቀይ/ሐምራዊ እና ወርቃማ ቀለም ባለው ቦታ ላይ የምርቱ ስም እና መግለጫዎች ናቸው፡፡

ሦስት ልጆች ትንሽ እሳት ዙሪያ ተቀምጠዋል። አንዲት ትልቅ ሰው ከኋላዋ ቆማለች። ትልቁ ልጅ በብርድ ልብስ ውስጥ ሲሆን፣ ድስት በእሳቱ ላይ አለ። የበስተጀርባው ክፍል ጥቁር ነው። ልጆቹ እሳት ያነደዱት ለምን ዓላማ ነው?

በይፋዊ ስብሰባ ላይ፣ ሁለት ጥቁር ልብስ የለበሱ ወንዶች እጅ ለእጅ ተጨባብጠው አሉ። ሁለቱም ሰማያዊ ወረቀቶችን ይዘው ፈገግታ ቆመዋል። ይህ ስምምነት ምን ዓይነት የሁለትዮሽ ጉዳይ ላይ ሊያተኩር ይችላል?

በጎንደር ፋሲል ግቢ ውስጥ የሚገኝ የቡናማ ድንጋይ ቤተመንግሥት በቅኝት ይታያል። ቤተመንግሥቱ በከፍታ ላይ ያሉ ማማዎችና የድንጋይ ግንቦች አሉት። ከበስተጀርባው ደግሞ ሰማያዊ ሰማይ እና ደመናዎች እንዲሁም የአረንጓዴ ዛፍ ጫፍ በግልጽ ይገኛሉ።

ሁለት አይነት የአረንጓዴ ቀለም ያላቸው 7UP የለስላሳ መጠጥ ጠርሙሶች ተቀምጠዋል። በግራ በኩል የመስታወት ጠርሙስ ሲሆን፣ በቀኝ በኩል ፕላስቲክ ጠርሙስ ነው።

ባዛር ውስጥ አንዲት ሴት በቢጫ ነጠላ ሻሽ ተጠቅልላ፣ እቃ ለመሸጥ ተቀምጣለች። ከፊት ለፊቷ በከረጢት የታጨቁ የቅመማ ቅመም፣ የዘር እና የቅጠላ ቅጠል ምርቶች በብዛት አሉ። ሻጯ ምን ዓይነት ቅመሞችን ትሸጣለች? ደንበኛዋ ምን ለመግዛት አስባ ነው?

ጠባብ የድንጋይ መንገድ ላይ አንድ ሰው ሲዊንግ መሺን እየተጠቀመ ነው። በህንፃዎቹ ላይ ከላይ የመጣ ደማቅ ቢጫ ብርሃን አለ። ከላይ ያለው ሰማይ ደግሞ ጥቁር ሰማያዊ ቀለም ነው። አንድ የኤሌክትሪክ ምሰሶና ከላይ ሽቦዎች ወደ ላይ ይወጣሉ።

በሥዕል የተሠራው ኢየሱስ ክርስቶስ በአህያ ላይ ተቀምጦ እየተጓዘ ። ቀይና ነጭ ልብስ ለብሷል፣ ቀኝ እጁን ለበረከት አውጥቷል። ብዙ ሰዎች በዙሪያው ዘንባባ ይዘው ይከተሉታል ፤ አንዳንዶቹ ልብሳቸውን መሬት ላይ ዘርግተዋል።

ይህ ማስታወቂያ ነው ። አዲስ ዳንኪራ በናና ሎሚ ቃና የሚለው በአረንጓዴ ቀለም የተጻፈ ነው። ሶስቱም የዳንኪራ ጠርሙሶች የተለያየ ቀለም አላቸው ። አንዱ ቀላ ያለ ፤ አንዱ አረንጓዴ እና አንዱ ደግሞ ግራጫ የሚመስል ነው።

ረጃጅም ቀንዶች ያሉት ዋልያ በከፍተኛ ተራራ ላይ ቆሟል። ሌሎች ሁለት እንስሶች በዙሪያው በድንጋዮችና ሳሮች ላይ አሉ። ከታች አራት ጌላዳ ዝንጀሮዎች በዙሪያው ይንቀሳቀሳሉ። ከበስተጀርባ በጢስ የተሸፈኑ የሲሚን ተራራማዎችና አረንጓዴ ሸለቆዎች በግልጽ ይንጸባረቃሉ።

አምስት ዘመናዊ ሞባይል ስልኮች በአንድ መስመር ተቀምጠዋል። ስልኮቹ ጥቁር፣ ነጭ፣ ወርቃማ እና ወይንጠጅ ቀለም ሲኖራቸው፣ ሁሉም ከኋላ በኩል ሦስት ካሜራዎች አሏቸው። የእያንዳንዱ ስልክ ጀርባ መሃል ላይ የፖም ቅርጽ ምልክት ይገኛል።

አውቶቡሱ የኋላ በር በኩል የሚዘረጋ መወጣጫአውጥቷል፤ ይህም የአካል ጉዳተኞች በቀላሉ እንዲሳፈሩ ያስችላል። አውቶቡስ ውስጥ የአገልግሎት ሰጪ (ሰራተኛ) የሆነ ሰው ሰማያዊ ሸሚዝ፣ ጥቁር ሱሪ እና ነጭ ኮፍያ ለብሷል።

ደማቅ አረንጓዴ ቀለም ያለው ወፍ በቅርንጫፍ ላይ ተቀምጧል። የወፉ አብዛኛው አካል እና ጭንቅላት ላይ ያለው ላባ ጥርት ያለ ደማቅ አረንጓዴ ነው። በአንገቱ ዙሪያ ሰማያዊ እና ጥቁር ሰማያዊ ላባዎች አሉ።

የመድረኩ ዳራ በሙሉ በነጭና በሮዝ ቀለም ያበቡ አርቲፊሻል አበባዎች ተሸፍኗል። ከላይ በወርቃማ ቀለም "ማል" የሚል ጽሑፍ በዘውድ ቅርጽ ተቀርጾ ተሰቅሏል። በዚህ የአበባ ዳራ መካከል በባህላዊ የኢትዮጵያ የእደ ጥበብ ውጤቶች የተሰራ ጌጥ አለ።

ክብ ቅርጽ ያለው ዓርማ በሰማያዊ እና ቢጫ ቀለሞች ተቀርጿል። ዓርማው የእንቅስቃሴ እና የመመለስ ምልክት አለው። በዓርማው ላይ ያለው ክብ እና ቀስት የመጓጓዣ አገልግሎት እና የመንግስት ተግባርን እንዴት ያመለክታሉ?

በሰማያዊ ልብስ እና ቀይ ክራባት የለበሰ ሰው ማይክሮፎን ፊት ለፊት ሲናገር ያሳያል። እሱ በመድረክ ላይ ቆሞ የንግግር ወረቀት እየተመለከተ ነው። ሰውዬው የአንድ ድርጅት ባለሥልጣን ይመስላል?

በደረቅና ቡናማ መሬት ላይ በርካታ ክብ ቅርጽ ያላቸው፣ በሳር የተሸፈኑ የገጠር ቤቶች ተሰብስበው አሉ። ቤቶቹ በድንጋይ አጥር የተከበቡ ሲሆን፣ አረንጓዴ ዛፎችም በዙሪያቸው አሉ። እንዲህ ዓይነቱ የገጠር ሰፈራ የትኛው የኢትዮጵያ አካባቢ ባሕርይ ነው?

የመሣሪያው አካል ከእንጨት የተሰራ ሲሆን አራት ማዕዘን ቅርጽ ያለው የድምፅ ሳጥን አለው። የድምፅ ሳጥኑ በቆዳ ወይም በሸራ ተሸፍኗል፤ ቆዳው ቡናማና ፈዛዛ ቢጫ ቀለም አለው። ረዣዥም የእንጨት ምሰሶ (አንገት) ከሳጥኑ ጋር ተያይዟል፤ ምሰሶው ሁለት የእንጨት መውጠሪያዎችአሉት።

ጥቁር ቀለም ያለው፣ ኤች ዲ አስር ሰማንያ ፒ ዌብካም ካሜራ በነጭ ዳራ ላይ በግልጽ ይታያል። ካሜራው በሚታጠፍ ማቆሚያ ላይ ተቀምጧል፤ ሌንሱም ደማቅ ወይንጠጃማ ብርሃን እያበራ ነው።

ልጃገረድ ሴቶች ባህላዊ ነጭ ልብስ ለብሰው በለማ አረንጓዴ ሜዳ ላይ ይጨፍራሉ። ከሴቶቹ ሁለቱ ወደ ፊት ጎንበስ ብለው መሬቱን እየነኩ ይጫወታሉ፣ ከበስተጀርባ ላሞችና በሬዎች ሰፍረው አሉ፣ ይህ ምን አይነት ባህላዊ ጭፈራ ወይም ድርጊት ነው?

ምርቱ የጎልድ ውሃ መሆኑን ያመለክታል. ሰማያዊ ክዳን እና የታችኛው ክፍል ያለው ግልጽ የፕላስቲክ ጠርሙስ ነው። ። የጠርሙሱ ቅርፅ በላይኛውና መሃከለኛ ክፍል ጠመዝማዛ ንድፍ አለው።

ብርቱካናማ ሮለር አስፋልት መንገድን እያስተካከለ ነው። ከበስተኋላ ሌላ ማሽን ከአስፋልት ማጓጓዣ መኪና ላይ አስፋልት ይቀበላል። ሮለሩ ትልቅ የፊት ጎማ አለው። መንገዱ ገና በመሰራት ላይ ሲሆን፣ ዳራው የገጠር ስፍራና ደመናማ ሰማይ ነው።

ሁለት ጥቁር፣ ለስላሳ የቆዳ ቦት ጫማዎች በክብ ቅርጽ ባለው በሽመና በተሰራ ምንጣፍ ላይ ይታያሉ። ቦት ጫማዎቹ አራት ማዕዘን ቅርጽ ያለው አፍንጫና መካከለኛ መጠን ያለው ተረከዝ አላቸው።

የደጋማው የአረንጓዴ ተራራ ጫፍ በጭጋግ ተሸፍኗል፤ ከገደሉ ጠርዝ አቅራቢያ በለምለም መሬት ላይ ክብ የሳር ክዳን ያላቸው ቤቶች ተሰራጭተዋል። በአካባቢው ደግሞ ቁጥቋጦና ዛፎች በብዛት ይገኛሉ።

በትምህርት ክፍል ውስጥ ብዙ ተማሪዎች በቢጫ ሸሚዝና ሰማያዊ ሱሪ ተቀምጠዋል። ተማሪዎቹ በወረቀቶቻቸው ላይ እየጻፉ ወይም እያነበቡ ነው። መምህራን የሚመስሉ ሁለት ሰዎች በክፍሉ ውስጥ ቆመዋል። ግድግዳዎቹ ቀለል ያለ ቡናማ ቀለም አላቸው።

በርካታ ሕዝብ ጨለማ በሰፈነበት ቦታ ተሰብስቧል፡፡ እያንዳንዱ ሰው ለኩሶ የያዘው ሻማ ወይም ፋና በቦታው ላይ ብርሃን ፈጥሯል፡፡ ሰዎች እጃቸውን ከፍ አድርገው ፋናዎቻቸውን የያዙ ሲሆን፣ ይህም የሃይማኖታዊ በዓል ወይም የሻማ ማብራት ሥነ-ሥርዓት መሆኑን ያመለክታል፡፡

አጭርና ጥቁር ፀጉር ባለው ሰው ግንባር ላይ የጨለመ ምልክት ወይም ንቅሳት ይታያል። ንቅሳቱ ክብ ቅርፅ ሲኖረው፣ ከየአቅጣጫው የሚዘረጉ ሰያፍ መስመሮች አሉ፣ ይህ ምልክት ባህላዊ፣ መንፈሳዊ ወይስ ሌላ ትርጉም አለው?